በገበያ ላይ የተለያዩ ቅመማ ቅመሞች እና ጥራጥሬዎች በከረጢት ውስጥ ተቆልለው ይታያሉ። ከላይ የቀይና ቢጫ ቅመሞች ትልቅ ክምር ሲሆን፤ ከታች ደግሞ ነጭ ሽንብራ፣ ለውዝ እና ሌሎች ጥራጥሬዎች ተቀምጠዋል። ከረጢቶቹ በደንብ ተሞልተው ይታያሉ።

አንዲት ወጣት ሴት በሱፐርማርኬት ውስጥ ስልኳን እየተመለከተች ነው። ሴትየዋ ነጭ ቲሸርት ለብሳ ከሱቅ ዕቃዎች መደርደሪያ ፊት ለፊት ቆማለች። ከኋላዋ በመደርደሪያዎች ላይ የተደረደሩ የሕፃናት ዳይፐር እና ሌሎች ንጽህና መጠበቂያ ዕቃዎች ይታያሉ።

የድንጋይ በረንዳ ውብ የተፈጥሮ እይታ አለው። በፊት ለፊት የተቀረጸ የእንጨት ጠረጴዛና ሁለት ወንበሮች ለምግብነት ተዘጋጅተዋል። ከፊት ለፊት ለምለም አረንጓዴ ደንና ሰፊ ተራራ ይታያል። ከርቀት ደግሞ የሐይቅ ወይም የውሃ አካል ገጽታው ሰላማዊ ድባብ ይፈጥራል።

ግዙፍ እና ጥቅጥቅ ያለ ዛፍ የቆየ ጥንካሬንና የመረጋጋት ስሜትን ይፈጥራል። ሰፊው ጥላው የተፈጥሮን ሰላም እና ምቾት ሲያጎናፅፍ፣ ልብን በሚነካ ሁኔታ ያስደንቃል።

ባለ ጠመዝማዛና ረጅም ቀንዶች ያለው፣ ቡናማ ቀለም ያለው ኒያላ በደረቅና ድንጋያማ መሬት ላይ ቆሟል። ግዙፍ ጆሮዎቹንና አይኖቹን ወደ ካሜራው አቅጣጫ አዙሮ ይመለከታል። ከበስተጀርባው የደረቁ ቁጥቋጦዎችና ዛፎች አሉ።

የተለያዩ መጠኖች ያላቸው ብዙ ቀይ ሽንኩርቶች በቅርበት ተሰብስበው ተቆልለዋል። የሽንኩርቶቹ ቀለም በዋነኝነት ቀይ ሲሆን፣ ቅርፊታቸው ደግሞ ቀላ ያለ ቡኒ እና ነጭ ድብልቅ አለው።

ብዙ ሰዎች በተጠጋጋ ቆርቆሮ ጣሪያና ረዣዥም የእንጨት ምሰሶዎች ባለው ክብ ቅርጽ ባለው ሃይማኖታዊ ሕንፃ ፊት ለፊት ተቀምጠዋል። ሕዝቡ የተለያዩ ቀለማት ያላቸውን ልብሶች ለብሰዋል፣ ከሕንፃው ጀርባም የተፈጥሮ አረንጓዴ ተክሎች ይታያሉ።

ሙሉ በሙሉ ነጭ መጋረጃ ባለው መድረክ ላይ፣ መሃል ላይ ቀይ አበባዎች በክብ ቅርጽ ተሰቅለዋል። ነጭ መቀመጫዎች እና ጠረጴዛዎች ከፊት ለፊት፣ በጠርሙሶችና ፍራፍሬዎች ደግሞ በጎን በኩል ተደርድረዋል። ቦታው ለሠርግ የተዘጋጀ ነው።

ብዙ የኢትዮጵያ ምግቦች በቀለማት እና በደስታ ተዘጋጅተው፣ በአንድ ትልቅ ሳህን ላይ በእንጀራ ላይ ቀርበዋል። የተለያዩ ወጦች እና ምግቦች በትኩረት ተደርድረዋል። ይህ የምግብ አቀራረብ የፍቅር እና የግብዣ ስሜትን ያንጸባርቃል።

አራት ጥቁር የእግር ኳስ ጫማዎች በአረንጓዴ የሜዳ ሣር ላይ ተቀምጠዋል። ጫማዎቹ አረንጓዴ፣ ነጭ እና ሰማያዊ ምልክቶች አሏቸው። ጫማዎቹ ሁለት በአንድ በኩል ሁለት በአንድ በኩል ሆነው ከመሃል ባለው ነጭ መስመር አጠገብ ተስተካክለው ቀርበዋል።

በርካታ ዋናተኞች ሰማያዊ ቀለም ባለው ትልቅ መዋኛ ገንዳ ውስጥ በፍጥነት እየዋኙ ነው። ገንዳው በነጭ ገመዶች ወደተለያዩ የውድድር መስመሮች የተከፋፈለ ነው። ዋናተኞቹ ውኃ እየረጩ የተለያዩ የዋና ዓይነቶችን በመጠቀም በኃይል ወደፊት ይገሰግሳሉ።

ረጅም መስመር የያዙ ጥቁርና ነጭ ላሞች፣ በጎን ለጎን ተደርድረው ከፊት ለፊታቸው ያለውን ገለባ የመሰለ መኖ ይበላሉ። የላሞቹ ራሶች ብቻ የሚታዩ ሲሆን፣ አፋቸውን ወደ ቡናማው መኖ አውርደዋል።

ጥቁር ቀለም ያለው ጎሽ ፊት ለፊት ሆኖ ይታያል። የተጠማዘዙ ጥቁር ቀንዶችና በትላልቅ ፀጉር የተሸፈኑ ጆሮዎች አሉት። የበስተጀርባው ጨለማና ብዥ ያለ ሲሆን፤ እንስሳው በደመቀ ብርሃን ጎልቶ ይወጣል።

የተሳፋሪዎች አውቶቡስ በተራራማ አቀበት የገጠር መንገድ ላይ ቆሟል። አንዳንድ ሰዎች ከአውቶቡሱ ወርደው በዙሪያው ሲንቀሳቀሱ፣ ሌሎች ደግሞ ወደ ታች እየተጓዙ ነው። ሁለት ወንዶች በፊት ለፊት ወደ አውቶቡሱ አቅጣጫ ይሄዳሉ።

አባትና እናት ከሁለት ቆንጆ ሴት ልጆቻቸው ጋር በፍቅር ተሰብስበው ይታያሉ። ሁሉም የኢትዮጵያን ባህላዊ ልብስ ለብሰዋል። የአባትየው ነጭ ሸሚዝ ልዩ የጥልፍ ስራ ያለው ሲሆን፣ እናትና ልጆች ደግሞ አረንጓዴና ቢጫ ቀለማት ያሸበረቁ ልብሶችን አጥልቀዋል።

ይህ የገቢዎች ሚኒስቴር ጋዜጣ ገጽ ነው። ሁለት የፖለቲካ ሰዎች በጋዜጣው ላይ ቀርበዋል፤ አንዱ ወንድ በጥቁር ሱፍ፣ ሌላዋ ሴት ደግሞ በባህላዊ የኢትዮጵያ ልብስ ስትናገር።

ጥቁር ቆዳ እና ሻካራ ጸጉር ባለው ሰው አንገት ላይ፣ ነጭ የቆዳ ነጠብጣቦች ጎልተው ይታያሉ። በቀኝ በኩል፣ ረጅም፣ ቀጥ ያሉ ቢጫ አበቦች ያሉት አረንጓዴ ቅጠል ያለው ተክል አለ። ሁለቱም ክፍሎች በአንድ ምስል ላይ ተጣምረዋል።

ኮሚዲያን እሸቱ መለሰ ሙሉ ነጭ እና ከዳሩ አረንጓዴ ፣ቢጫ እና ቀይ ቀለማት ያለው ነጠላ ለብሶ በገጠራማ አካባቢ በዛፍ ስር ቆሞ ይታያል።

ባለ አምስት ፎቅ ነጭና ብርቱካናማ ቀለም ያለው ዘመናዊ ሆቴል በምሽት በደመቀ መብራት ይታያል። በመግቢያው ላይ “እንኳን ደህና መጡ!!” የሚል ሰማያዊ ባነር ተንጠልጥሏል። በሆቴሉ ፊት ለፊት ባለው የመኪና ማቆሚያ ስፍራ ነጭ መኪና ቆሟል።

አንዲት ረጅም ጸጉር ያላት ሴት ቀላል ቀለም ያለው ባህላዊ ልብስ ለብሳ በዝግጅት ላይ ትታያለች። ልብሱ በቢጫ አረንጓዴ ቀለም የተጠለፉ የኢትዮጵያ መስቀል ቅርጾች አሉት። ሴትየዋ ወደ ፊት ስትራመድ ከበስተጀርባ ብዙ ተመልካቾች ተሰብስበው አሉ።

ሰፊ በሆነ እርሻማ ሜዳ መሃል ላይ አንድ ግዙፍ እና የተንጣለለ ዛፍ ጎልቶ ይገኛል። ዙሪያው ጥቂት ትናንሽ ዛፎች አሉ። የመሬቱ ክፍል ደረቅና ቡኒ ሲሆን የተወሰኑት ለግብርና አገልግሎት ታርሰዋል። ሩቅ አድማስ ላይ የገጠር መንደር እና የደን ቦታዎች ይታያሉ።

ጥቁር ዳራ ላይ ነጭ፣ ቀይና ሰማያዊ ቀለሞችን የተጠቀመው የቲክ ቶክ መተግበሪያ አርማ ጎልቶ ቀርቧል። በላይኛው ክፍል ላይ የሙዚቃ ኖታ ምልክት የሚመስል ምስል በንፅፅር ቀለሞች ደምቋል። ከሱ በታች "ቲክቶክ" የሚለው ቃል በተመሳሳይ ነጭ ቀለም በግልጽ ተጽፏል።

ከቅርንጫፎች ላይ ወደ ታች የተንጠለጠሉ ጥቂት የደነዘዘ ሮዝ እና ነጭ አበባዎች አሉ። ቅርንጫፉ ጥቃቅን፣ ደማቅ አረንጓዴ ቅጠሎች ያሉት ሲሆን ከበስተጀርባው የደበዘዘ አረንጓዴ ሜዳና ደማቅ ሰማያዊ ሰማይ ይታያል።

ሰፊ በሆነ ሰማያዊ ሐይቅ ላይ አረንጓዴ የሣር ምድር እና የተንጣለለ ሕንፃ በጀልባ ቅርፅ ይታያል። ሁለቱንም የሚያገናኝ ረዥም የእግረኛ ድልድይ ከመርከብ ማቆሚያ ቦታ ጋር አለው። በሩቅ ደግሞ ከተማውና ዛፎች በግልጽ ይታያሉ።

አዲስ ፣ ነጭና ጥቁር ጎልፍ መኪና በጠጠር መንገድ ላይ ቆሟል። መኪናው በጠቆረ፣ በቆዳ መቀመጫዎች እና በትላልቅ ጎማዎች የደስታን ስሜት ይሰጣል። በዙሪያው ጥቁር አረንጓዴ ቅጠላቅጠል እና ዛፎች አሉ። ይህም ዘና ያለ የመዝናኛ ድባብ ይፈጥራል።

ጥርት ባለ ሰማይ ስር፣ ረዥም እና ቀጥ ያለ ዘመናዊ ሕንፃ ከፊትለፊቱ ክብ ቅርጽ ያለው አዳራሽ ባለው ዝቅተኛ ሕንፃ ጋር ይታያል፤ ይህ ሕንፃ ከከተማዋ ዕድገት ጋር በተያያዘ ምን ዓይነት ታሪካዊ ፋይዳ ሊኖረው ይችላል?

አንዲት ቡናማ ዶሮ ተቀምጣለች። ዶሮዋ ጎጇዋ ውስጥ ባሉ ቡናማ እንቁላሎች ላይ ተኝታ፣ ቀጥ ብላ ወደ ፊት ትመለከታለች። ከበስተጀርባ የቀርከሃ ምሰሶዎች አሉ።

ጥቁር ሻሽና ደማቅ ሰማያዊ ልብሶችን የለበሱ ሴቶች እጅ ለእጅ ተያይዘው በመድረክ ላይ የባህል ጭፈራ ሲጨፍሩ። ከቀይና ነጭ ማሰሪያ ቀሚስ በታች ተንጠልጥሏል፤ ከበስተጀርባ ሰማያዊ ትልቅ ባነር እና ሙዚቀኞች አሉ።

ከብቶችን በማረድ ሥራ ላይ የተሰማሩ ሰዎችንና የተዘጋጀ ስጋ ያሳያል። በትላልቅ ስጋዎች ተሸክሞ በግራ በኩል በበርካታ መንጠቆዎች ላይ ተሰቅሏል። አንድ ነጭ ልብስ የለበሰና ነጭ ኮፍያ ያደረገ ሰው ጀርባውን ሰጥቶ ይታያል።

ነጭ ኮንቴይነር የጫነ መኪና ነው። ኮንቴይነሩ በወደብ ላይ በሚገኝ ሰፊ ሲሚንቶ መንገድ ላይ ተቀምጧል። ጥርት ያለ ሰማያዊ ሰማይ እና ጥቁር ሰማያዊ ውቅያኖስ ዳራውን ይፈጥራሉ፣ ይህም የዕቃ ማጓጓዝ እንቅስቃሴን ያሳያል።

በርካታ ሰዎች ለበዓል በተዘጋጀ ትልቅ ድንኳን ውስጥ ነጭ ወንበሮች ላይ ተቀምጠዋል። በጀርባው መድረክ ላይ የባህል ሙዚቃ ቡድንና ጽሁፎች አሉ። የድንኳኑ ጣሪያ በአረንጓዴ ቅጠል ያጌጠ ነው።

ሁለት ወጣት ተፋላሚዎች አጥብቀው ተያይዘዋል። አንደኛው ቀይና ቢጫ ልብስ ለብሷል፤ ሌላኛው ነጭ ቲሸርት፣ ጥቁርና ቀይ ቁምጣ አድርጓል። ዳኛ የሚመስል ነጭ ለባሽ ሰው በቅርብ ቆሞ ተፋላሚዎቹን ይከታተላል። በዙሪያው ብዙ ተመልካቾች በሳር ሜዳው ላይ ተቀምጠዋል።

ከህንጻው ፊት ለፊት ሰፊ አረንጓዴ የሣር ሜዳ፣ የተቆራረጡ ቁጥቋጦዎችና ጥርት ያለ ሰማያዊ መዋኛ ገንዳ አለ። ይህ ሆቴል ለእንግዶች የሚያቀርባቸው ተጨማሪ የመዝናኛ አገልግሎቶች ምንድን ናቸው?

በነጭ ዳራ ላይ በሰማያዊ ቀለም የተቀረፀ የኢ.ፌ.ዴ.ሪ. የህዝብ ተወካዮች ምክር ቤት አርማ። አርማው በክብ ውስጥ የመሰብሰቢያ ሕንጻውንና የሰዓት ግንቡን ስዕል ይዟል። ከስዕሉ በታች የአርማው ባለቤት ስም በአማርኛ እና በእንግሊዘኛ ተጽፏል።

በመደብር መደርደሪያዎች ላይ የተለያዩ ነፃነት ያላቸው ዱቄት ምርቶች በፕላስቲክ ከረጢቶች ተሞልተው በነፃነት ተቀምጠዋል። ከላይ ቀይ በርበሬ ዱቄትና ቡናማ ቅመሞች በነፃነት ይገኛሉ። መካከለኛዎቹ መደርደሪያዎች ቢጫና ብርቱካናማ ዱቄቶችን ይዘዋል። የታችኛው ክፍል ደግሞ ነጭ ዱቄቶች በነፃነት ለሽያጭ ቀርበዋል።

ወታደራዊ ልብስና ቀይ ኮፍያ የለበሱ የታጠቁ ወንዶች በደን አካባቢ ተሰብስበዋል። በፊት ለፊት ረድፍ ላይ ያሉ ሰዎች በተሽከርካሪ የሚጎተቱ ከባድ መሳሪያዎች ፊት ለፊት ቆመዋል። መሬት ላይ በታጠፈ መልኩ የኢትዮጵያ ባንዲራ ተቀምጧል። ከበስተጀርባ በዛፎች ስር ብዙ ሰዎች ተቀምጠው ይታያሉ።

የሚያምር የድመት ግልገል በአልጋ ላይ ተኝቷል። ግልገሉ ግራጫማ እና ቡናማ መስመር ያለው ፀጉር ሲኖረው፣ ዓይኖቹ ደማቅ አረንጓዴ ናቸው። የፊት እግሮቹን ወደ ፊት ዘርግቶ ቀጥ ብሎ ይመለከታል። ከእግሮቹ አጠገብ ባለ ብዙ ቀለም ያለው የአሻንጉሊት አይጥ ይታያል።

የተለያዩ የወተት ምርቶች በመደርደሪያ ላይ ተደርድረዋል እነዚህም በቀለማቸው ቢጫ፣ ነጭ፣ ሰማያዊ እና ሮዝ ቀለም ያላቸው ናቸው። ቢጫ ቀለም ያላቸው በቀኝ በኩል ነጩ መሃል ላይ ሰማያዊ እና ሮዝ ቀለም ያላቸው ደግሞ በግራ በኩል ተቀምጠዋል።

በገበያ ላይ የተደራረቡና የሚያጓጉ ፍራፍሬዎች ለእይታ ቀርበዋል። ከጣሪያ ላይ ብዙ ቢጫ ሙዞች ተሰቅለዋል። ከታች ብዙ ሐብሐቦች፣ ሎሚዎች፣ ማንጎዎችና ብርቱካኖች ተቆልለዋል። ከሌሎቹ ለየት ያሉ ደረጎች እና አቮካዶዎች በጎን ተደርድረዋል።

በጣዉላ እንጭት መደርደሪያዉ ላይ ከታችኛዉ መደርደሪያ በቆርቆሮ የታሸገ የላም ወተት፣ ከላይኛዉ ደግሞ የህፃናት የንፅህና መጠበቂያ ዳይፐር ጠቀምጠዋል። የላም ወተት የተቀመጠበት ቆርቆሮ ከታች አረንጓዴ ቀለም ሲኖረዉ የተፈጥሮ ሳርን ያመለክታል። ነጭና ጥቁር ቀለም ያላት ላም የወተት ምርት የምትሰጥ ናት።

አንድ ሃይማኖተኛ ሰው ቢጫ ልብስ ለብሶና መነፅር አድርጎ፣ በጥንታዊ ሕንፃ ግድግዳ አጠገብ ተቀምጦ መጽሐፍ ያነባል። ከጎኑ ቡናማ ጫማና የእንጨት ዘንግ ተቀምጧል። ከሩቅ ሌላ ሰው በነጭ የጸሎት ልብስ ግድግዳው አጠገብ ቆሟል።

ባህር ዳር ዩኒቨርሲቲ በአማራ ክልል ባህር ዳር ከተማ የሚገኝ ታላቅ የከፍተኛ ትምህርት ተቋም ነው። ዩኒቨርሲቲው የተመሰረተው ከሁለት ቀደምት ተቋማት ውህደት ሲሆን፣ እነሱም ከ1963 ዓ.ም ጀምሮ የነበረው ፖሊቴክኒክ ኢንስቲትዩት እና መምህራን ማሰልጠኛ ኮሌጅ ናቸው።

ከእንጦጦ ፓርክ የተወሰደ ነው። ጎብኚዎች "ኢትዮጵያ" የሚለውን ትልቅ ጽሑፍ ፊት ለፊት ቆመው እየተመለከቱ ነው። "ኦ" በልብ ቅርጽ ቀይ ቀለም የተሰራ ነው። ጽሑፉ የተቀመጠው በደረጃዎች አናት ላይ ነው። ፓርኩ ጥቅጥቅ ባለ ዛፎችና በአረንጓዴ የተከበበ ነው።

ሰዎች በእግረኛ መንገድ ስፋት ባለው ባልተጠናቀቀ የመንገድ ግንባታ አካባቢ እየተጓዙ ነው። ከኋላ በኩል ባለ ብዙ ፎቅ ግራጫ ህንፃ ሲኖር፣ ከዳር ዳርም ሌሎች መኖሪያ ቤቶችና ኮረብታዎች አሉ።

በሌሊት በተነሳው በዚህ ምስል ላይ በከተማ አደባባይ መሃል ውብ በሆነ መልኩ ያጌጠ የውሃ ምንጭ ነው። ምንጩ ሐምራዊ ብርሃን በማንጸባረቅ ወደ ላይ ይረጫል። በስተግራ ትላልቅ ዛፎች በብርሃን የተንጠለጠሉ ሲሆን፣ በስተቀኝ ደግሞ ታሪካዊ መዋቅር አለ።

አንድ ሰው በቅርብ ፎቶ ተነስቶ በፊት ለፊት ይገኛል፤ አረንጓዴ ጥምጣም እና ነጭ የባህል ልብስ ለብሷል። ፈገግታና የደስታ ስሜት ሲንጸባረቅበት፣ ከበሮ የመሰለ ክብ ነገር በእጆቹ ይዟል።

በአውሮፕላን ማረፊያ ቦታ ላይ የቆየ አውሮፕላን ቆሟል። ከፊት ለፊት በትልቅ ዛፍ ጥላ ሥር ሁለት በቅሎዎች ቆመው የጭነት ኮርቻ ተጭኖባቸዋል። አውሮፕላኑ አጠገብ ጥቂት ሰዎች በሩቅ እየተዘዋወሩ ነው። የመሬቱ ገጽታ ደረቅና ጭው ያለ ሲሆን፣ የሩቁ ሰማይ ጠራራ ነው።

በርካታ ሰዎች ቀይ ቡኒ በሆነ እርሻ ላይ ጉድጓድ ሲቆፍሩና አፈር ሲያስተካክሉ ይታያሉ። የፊት ለፊት ላይ ሁለት ወንዶች አካፋ ሲጠቀሙ፣ ሌሎች ደግሞ በእጃቸው መሬቱን ያዘጋጃሉ። ከበስተጀርባ ብዙ ሰዎች እና በአረንጓዴ ዛፎች የተሸፈነ ኮረብታ አለ።

ጥርት ያለ አረንጓዴ ቀለም ያላቸው ብዙ ያልበሰሉ ዱባዎች በካርቶን ሳጥን ውስጥ ተደርድረዋል። ዱባዎቹ አንጸባራቂ ገጽታ አላቸው፣ አንዳንድ ዱባዎች ላይ ደረቅ ቢጫ አበቦች አሉ። ይህ የብዛትና ያልበሰለ ስሜትን የሚያንጸባርቅ ምግብ ነው።

ሦስት ወጣት ሴቶች ከፊት ለፊት ቆመው የፋሽን ልብሶችን እያሳዩ ነው። ሴቶቹ በተለያዩ ቀለማት የተሠሩ ረጃጅምና ሰፋፊ ሱሪዎችንና ሸሚዞችን ለብሰዋል። መካከለኛዋ ሴት ጥቁር ሹራብ ለብሳለች። ሌሎቹ ሁለቱ ሴቶች በዋናነት ነጭ እና ቡናማ ቀለሞችን የተጠቀሙ ልብሶች ለብሰዋል።

የፍቅርና የቅርብ ትስስር የሆነ ቤተሰብ ፣ እናት ከአራት ልጆቿ ተቀምጣለች። አምስቱም ነጭ ባህላዊ ልብሶች ለብሰዋል። እናትየው ቀይ ቀለም ያለው ፀጉር ያላት ሲሆን፣ ልጆቹ ደግሞ ጥቁር የተፈጥሮ ፀጉር አላቸው።

አንድ ቀይ ቀለም ያለው ግዙፍ የእርሻ ማሽን በሰፊና ደረቅ መሬት ላይ ስንዴ ያጭዳል። ከማሽኑ አፍ የሚፈሰው ስንዴ ሲታይ፣ ሁለት ልጆች በእጅ ቦርሳ ይዘው በአቅራቢያው ቆመዋል። ሰማዩ ሰማያዊ ሆኖ ደመናዎች ይተያሉ።

ቀላል ግራጫ ዳራ ላይ፣ ሰማያዊ ቀለም ያለው ትልቅ የላባ ብዕር በአራት ማዕዘን ቅርጽ ባለው ወርቃማ ክፈፍ ውስጥ ተቀምጧል። የብዕሩ ጫፍ ወደ ታች ሲያመለክት፣ ከክፈፉ ስር በትልልቅ ሰማያዊ የአማርኛ ፊደላት "ኢፕድ" የሚል ቃል ጎልቶአል።

አረንጓዴ ዳራ ላይ፣ አንድ ሰው አዲስ የተዘጋጀውን የኢትዮጵያ ዲጂታል መታወቂያ ካርድ በሁለት እጆቹ ይዟል። ከላይ "ኢትዮ ቴሌኮም" እና "ዲጅታል መታወቂያ" የሚሉ ዓርማዎች አሉ።

የተለያዩ ፍራፍሬዎች በገበያ ላይ በተደራረበ ሁኔታ ተቀምጠዋል። በግራ በኩል የተቆለሉ ጥቂት አናናሶች አሉ። ከኋላ በኩል በርካታ ብርቱካናማ፣ አረንጓዴ እና ቢጫ የሆኑ ፍራፍሬዎች ተደርድረዋል። ሁለት የተቆረጡ የሐብሐብ ቁርጥራጮች ከፊት ለፊት ይገኛሉ።

ተራሮች ፣ገደላማ የመሬት አቀማመጦችን እንዲሁም አረንጓዴ እፅዋት እና ቢጫ ቀለም ያላቸው አበቦች የያዘ መልካምድራዊ አቀማመጥ ለእይታ እጅግ ማራኪ እና ሳቢ የተፈጥሮ ስጦታ ነው።

ወጣት ወንድ ልጅ በተቆራረጠ ጥቁር ፀጉርና በአዲስ የፀጉር አቆራረጥ ቀርቧል። ከጎን በኩል ተቆርጦ የተነጠለ መስመር ይገኛል። ፊቱ ወደ ጎን ዞሯል፣ የብር ጉትቻ አድርጓል፣ እና ግራጫ ቲሸርት ለብሷል። ከበስተጀርባ ደብዛዛ ሰማይና የመንገድ ዳር አለ።

ቀልብ የሚስብ የባህል ትዕይንት ያሳያል። ስድስት ወጣቶች ተመሳሳይ ቀይና ጥቁር የተሰነጠቀ ቲሸርት ከቀይ ቁምጣ ጋር ለብሰዋል። በሚያማምሩ አረንጓዴ ጫማዎች፣ በጋለ ስሜት ሲጨፍሩ ይታያሉ። ከጀርባ፣ ሙዚቀኞች የባህል መሣሪያዎችን ይጫወታሉ፤ ለዝግጅቱ ህያው ድምቀት ይፈጥራሉ።

አንድ ገበሬ ቀይ ቡኒ እና ነጭ ፈረሶችን ከአንድ ቦታ ወደ ሌላ ቦታ እየነዳ ነው። ፈረሶቹ በተከመረው ገለባ ሜዳ ላይ ሲጓዙ ከበስተጀርባ የተከመሩ ገለባዎች እና ግራጫማ ሰማይ ይታያሉ። ገበሬው ጥቁር ቀለም ያለው ልብስ ለብሷል።

ቀይ ቆርቆሮ ጣራ ያለውና ክብ ቅርጽ ያለው ባህላዊ ሕንፃ አረንጓዴ የሳር ሜዳ ላይ ቆሟል። ግድግዳዎቹ ቢጫ ሲሆኑ በረንዳው የእንጨት ምሰሶዎች አሉት። ከፊት ለፊት ታሪካዊ መረጃ የያዘ ሰማያዊ ምልክት አለ።

የትልቅ ዘመናዊ የሕንፃ ግቢ ከላይ አቅጣጫ የተነሳ ነው። ግዙፍ የቢሮ ሕንፃው ፊት ለፊት ሰፋፊ ደረጃዎችና በአረንጓዴ ዕፅዋት ያጌጠ ነው። በታችኛው ቀኝ ጥግ ላይ የእንግሊዝኛ ጽሑፍ ያለው የመግቢያ በር እና ሁለት መኪኖች በአስፋልት መንገድ ላይ ይጓዛሉ።

ስድስት ወጣት ወንዶችና ሴቶች ዘመናዊ እና በባህላዊ ሰማያዊ ሽመና ያጌጡ ልብሶችን ለብሰው ያሳያል። ሁሉም በግልጽ የቆሙና የተቀመጡ ሲሆን፤ አንደኛዋ ሴት በትረ የሚመስል አገዳ ይዛለች። ሰማያዊ ቀለም ያላቸው የሽመና ምንጣፎች በእግራቸው ስር ተነጥፈዋል።

ብዙ ቡኒ ቀለም ያላቸው ያልተላጠ ኦቾሎኒዎች በነጭ ዳራ ላይ ተከምረዋል። አንደኛው ኦቾሎኒ ከፈት ተደርጎ ቀይ ልጣጭ ያላቸው ዘሮች በግልጽ ከልጣጩ ወጥተዋል።

ወፍራምና ቀይ ማር በብርጭቆ ዕቃ ውስጥ ተሞልቷል። የማር መምዘዣ በማሩ ውስጥ ከተነከረ በኋላ እየፈሰሰ ነው። ከዕቃው ጎን ደግሞ ተደራርቦ የተቀመጠ የቀፎ ማር አለ። የጀርባው መደገፊያ የእንጨት ቅርጽ ይመስላል።

በሰማያዊ ቀለም በተሸፈነ ሰፊ ውሃ ላይ፣ ጉልላት ያለው ክብ ቅርጽ ያለው ቤተ ክርስቲያን በሩቅ ይታያል። በቤተ ክርስቲያኑ ዙሪያ ብዙ ሰዎችና ዛፎች አሉ። ይህ ቤተ ክርስቲያን በኢትዮጵያ ከሚገኙ የውሃ አካላት አጠገብ ለምን ተገነባ?

ብዙ ዓይነት ቀለማት ያላቸው ባህላዊ ጨርቆች ተሰቅለው አሉ። ጨርቆቹ በአብዛኛው የጭረት ዲዛይን ያላቸው ሲሆን፣ ከአንድ ነጭና አረንጓዴ የጠርዝ ልብስ ጋር አብረው ተሰቅለዋል። የተለያዩ ደማቅ ቀለማት በጨርቆቹ ላይ ይንጸባረቃሉ።

የጎንደርን ታሪካዊ ግንቦችና ቤተ መንግሥቶች ያቀፈው የፋሲል ግቢ ከላይ ቀርቧል። እነዚህ ጥንታዊ ሕንጻዎች በለመለመ ሣርና ዛፎች ተከብበው ውበታቸው ጎልቶ ይወጣል። የግቢው አንዳንድ ክፍሎች እድሳት እየተደረገላቸው ሲሆን፣ ፀሐይ ስትጠልቅ አካባቢው ያበራል።

አንድ ወጣት ገበሬ በባዶ መሬት ላይ ዘር እየዘራ ነው። እጁ ላይ ቀላል የፕላስቲክ ሰሃን ይዞ በጣቱ ዘሩን ይበትናል። መሬቱ ለእርሻ የተዘጋጀና ጥቁር ቡናማ ነው። ይህም የግብርና ቴክኖሎጂዎች ከዘሩ በፊት የሚደረግን ባህላዊ የዘር አዘራር ዘዴ ይገልጻል።

አንድ ጥቁር የተራራ ብስክሌት በቢጫ አበባዎች በተከበበ አረንጓዴ ግድግዳ ፊት ለፊት ቆሟል። ብስክሌቱ ሰማያዊና ነጭ ቀለም ያላቸው ጽሑፎች እና ጥቁር መቀመጫ አለው። ጥቁር ጎማዎች አሉት።

በድንጋይ ግድግዳ ላይ የተቀረጹ ሁለት ጥንታዊ የቤተ ክርስቲያን መስኮቶች በአንድ ረድፍ ጎን ለጎን ተቀምጠዋል። እያንዳንዱ መስኮት በላይኛው ክፍል ላይ የተቀረጸ መስቀል ያለው ሲሆን፣ በታችኛው ክፍል ደግሞ ከድንጋይ የተሠሩ ቅጦች አሉት።

ብዙ ቁጥር ያላቸው ነጭ ከረጢቶች፣ ምናልባት የእንስሳት መኖ፣ በአግድም ተደርድረው ከፍ ያለ ግድግዳ መስለዋል። በእነዚህ ከረጢቶች ውስጥ ያለው መኖ በአብዛኛው ከምን ዓይነት ንጥረ ነገሮች ተዘጋጅቶ ሊሆን ይችላል?

ከወለሉ እስከ ጣሪያ በተዘረጋ ነጭ መጋረጃ ላይ የወርቅ መጋረጃዎች ተንጠልጥለዋል። በመሀሉ የተለያዩ የተፈረገጉ ቅርጾች እና ባለቀለም ሰፌዶች ያጌጡ ሲሆን፣ ከላይ በአማርኛ ጽሑፍ ያለበት ጥቁር ሰሌዳ ተንጠልጥሏል። ከታች ሰው ሠራሽ አረንጓዴ ምንጣፍ ተነጥፏል።

አንድ ሰው ባለ ሁለት አልጋውን በብሩህ ክፍል ውስጥ ያስተካክላል። መስኮትና ብርጭቆ የሞላበት ክፍሉ ለመኝታ እና ለእንግዳ መቀበያነት ያገለግላል። ሶፋ እና የመመገቢያ ጠረጴዛ በአንድ ላይ ተሰድረዋል።

የህብረት ኢንሹራንስ አክሲዮን ማህበር አርማ ነው ። አርማው ላይም የ 20 ዓመት አስተማማኝ አገልግሎት የሚል መፈክር ይገኛል ። ከታች ደግሞ እንግሊዘኛ ጽሁፍ ይገኛል ።

ጥሩ ብርሃን ባለው ከቤት ውጭ በሚመስል ቦታ ላይ አንድ ወጣት ወንድ አርቲስት በሳቅና በደስታ ተሞልቶ ይታያል። አርቲስቱ ነጭ ጃኬት በቢጫ የጎን መስመሮችና ሰማያዊ ሱሪ ለብሷል። ከጀርባው የተቆለሉና የተሰባበሩ እንጨቶች ክምር ይታያሉ።

በሰፊ አረንጓዴ ረግረጋማ አካባቢ መሃል የተረጋጋ ትንሽ ኩሬ አለ። ኩሬው ዙሪያውን በረጃጅም የውሃ ውስጥ እጽዋት ተከቧል፣ በሩቅ ደግሞ አረንጓዴ ሜዳና ተራሮች አሉ። በጥልቁ ውኃ ውስጥ ሁለት ሰዎች ሲታዩ፣ ዳር ላይ ደግሞ ሌላ ቡድን ተሰብስቦአል።

ወርቃማ ቀለም ያለው የጆሮ ጌጥ ይታያል። ጌጡ በትልቁ ክብ ቅርጽ የተሰራ ነው፣ የአበባ ቅርጽ ያለው ትንሽ ጌጥ ከላይ ተጣብቋል። ጌጡ ከጥቁር ፀጉርና የሰው ቆዳ ዳራ ላይ ጎልቶ ይታያል።

የቅዱስ ጊዮርጊስ ቢራ ጠርሙስና ብርጭቆ ያሳያል። ጠርሙሱ ቡናማ ሲሆን በውስጡ ቢራ ይዟል፤ በላዩ ላይ ቢጫና ቀይ መለያ አለው። በመለያው ላይ ቅዱስ ጊዮርጊስ ዘንዶ ሲገድል የሚያሳይ ምስልና ጽሑፍ አለ።

አስደናቂ የተፈጥሮ ገጽታ ነው። ሰፊና ጥልቅ ሸለቆ በአረንጓዴ ተክሎችና ዛፎች ተሸፍኗል። በሸለቆው መሃል ጠመዝማዛ ወንዝ ሲፈስ ይታያል። ከበስተጀርባው ረጃጅም ተራራዎች እስከ ሰማይ ድረስ ይዘልቃሉ። ሰማዩ በነጭ ደመናዎች ያማረ ነው። የኢትዮጵያን ተፈጥሮ ይመስላል።

በበረዶ የተሸፈነ የኤሌክትሪክ ማከፋፈያ ጣቢያ እቃዎች ከደማቅ ሰማያዊ ሰማይ በታች ቀርበዋል:: ትልልቅ የሸክላ ማገጃዎችና ሽቦዎች ከብዙ ብረት የተሰሩ ምሰሶዎች ጋር የተያያዙ ናቸው:: መሬቱ በሙሉ በነጭ በረዶ ተሸፍኗል::

ባለ ብዙ ቀለም የሆኑ ገመዶች ተጠምጥመው የተሰራ፣ ጥበብ ያረፈበት የባህል አገልግል ነው ነው። መሶቡ ክብ ቅርጽ ያለው ሲሆን፣ ቢጫ፣ ሮዝ፣ አረንጓዴ እና ሰማያዊ ቀለሞች በሰያፍ የአልማዝ ቅርጽ ተደርድረዋል።

ብዙ ሰዎች ነጭ ባህላዊ ልብስ ለብሰው በገለባ በተሰራ ጣሪያ ስር ተሰብስበው ውይይት ያደርጋሉ። ከፊሎቹ ሰዎች ራሳቸውን ነጭ በሆነ ጨርቅ ተጠቅልለዋል። ከበስተጀርባ በዛፍ የተከበበ ክፍት ሜዳ አለ።

ሶስት ወጣት ሴቶች በደረቅና ጭቃማ ግድግዳ ፊት ለፊት ቆመዋል። ሦስቱም ሴቶች ባህላዊ የአንገት ጌጦች፣ የእጅ አምባሮች፣ ከቆዳ የተሰሩ ልብሶችና ልዩ የጸጉር አሠራር አላቸው። የአንገት ጌጦቻቸው ከቀይ፣ ሰማያዊና ቢጫ ዶቃዎች እንዲሁም ከቀንድ አውጣ ቅርፊቶች የተሠሩ ናቸው።

ከንጹሕ ነጭ ዳራ ላይ ሙሉ በሙሉ ሰማያዊ ቀለም ያለው የእግር ኳስ ኳስ ይታያል። ኳሱ በተለምዶ የእግር ኳስ ኳስ የሚታወቀውን ባለ አምስት እና ባለ ስድስት ማዕዘን ቅርፅ ያለው ንድፍ አለው።

እግዚኦ ሲያስደነግጥ! ብዙ ስደተኞች የተጫነች ጀልባ ባህር ላይ! የሕይወት ጃኬት የለበሱ ሰዎች ይታያሉ። አንዳንዶቹ ከጀልባው ላይ ተንጠልጥለዋል። ሌሎች ውሃ ውስጥ ሲዋኙ። የሰዎች መከራ ሲያሳዝን! ሁኔታው እጅግ በጣም ያሳስባል። ፍርሃት ይሰማል።

ሁለት የሚያብረቀርቁ ግልጽ የሴቶች ጫማዎች በግራጫ እብነበረድ መሰል ደረጃ ላይ ተቀምጠዋል። ጫማዎቹ በውስጣቸው በቀለማት ያሸበረቁ የእሳት እራቶች ስዕሎች አሏቸው። በቀዳሚው የጫማ ክፍል ላይ ትልልቅ ቀይ የእሳት እራቶች ተለጥፈዋል።

ባህላዊ የሙዚቃ መሳሪያ የሚጫወት ሰው ያሳያል። ሰውየው በቀለማት ያሸበረቀ ሻሽ ለብሶ ሸፍኖ ተቀምጧል። በእጁ ከቀርከሃ የተሠራች የምትመስል ዋሽንት ይዞ እየነፋ ነው። ሥዕሉ በጨለማማ ስፍራ የተነሳ ሲሆን ሰውየው በሙዚቃው ተመስጦ ይታያል። የባህላዊ ሙዚቃን ያመለክታል።

በርካታ ጥቁርና ፈካ ያለ ቡናማ ቀለም የተቀላቀለባቸው፣ ክብ ቅርጽ ያላቸው ባህላዊ የእጅ ስራዎች በንጹህ ወለል ላይ ተቀምጠዋል። ቅርጾቹ በአብዛኛው ክብና ጭረት ንድፍ አላቸው። ትልልቅና ትናንሽ መጠኖች አሏቸው።

ጭሱ ወደ ላይ የሚወጣበት ቡናማ የእጣን ማቃጠያ ዕቃ በብርቱካናማ እግር ላይ ተቀምጧል። ዕቃው በአረንጓዴ ቅጠሎች፣ እንዲሁም ቢጫ፣ ቀይ እና ሮዝ ቀለም ባላቸው የአበባ ቅጠሎች ተከቧል። በስተጀርባ በደበዘዘ ሁኔታ የቆመ ሰው እና ወለል ይታያል።

ጠላ የተሰኘህ የኢትዮጵያ ባህላዊ መጠጥ ሲሆን ለተለያዩ ክብረ በዓላት በስፋት የሚዘጋጅ እንዲሁም ደግሞ ከፍተኛ የሆነ የአልኮል መጠን ያለው የመጠጥ አይነት ነው።

ግንባሩ በእብነበረድ መሰል ንጣፎች የተሸፈነ ዘመናዊ ህንጻ ይታያል። በግንባሩ ላይ "ጸሀይ" የሚል ስም በወርቃማ ቀለም ተጽፏል። ግልፅ በር ላይ ቀይ የቻይና ፋኖስ ተንጠልጥሏል፤ የዘንባባ ቅጠሎችም በስተቀኝና ግራ ይገኛሉ።

ነጭና ቡኒ ቀለም ያላቸው የጎልፍ ጫማዎች በሰው ሰራሽ አረንጓዴ ሳር ላይ ተቀምጠዋል። አንድ ነጭ የጎልፍ ጓንት ከጫማዎቹ አናት ላይ ተደራርቧል። በግራ በኩል ደግሞ ትንሽ ነጭ የጎልፍ ኳስ በእንጨት መደገፊያ ላይ ቆሟል።

አምስት የእንጨት የወጥ ቤት እቃዎች በብርሃን ቡናማ የእንጨት ጠረጴዛ ላይ ተሰይመው ይታያሉ። እቃዎቹ የተለያየ ቅርጽ ያላቸው ሲሆኑ፤ ሁለት ትልልቅ ማንኪያዎች፣ የተቦረቦረ ማጥለያ እና ሁለት መጥበሻ መገልበጫዎች ይገኙበታል።

በንግድ ስራ የተጨናነቀ የጎዳና ላይ ሱቅ ይታያል። ሱቁ ቢጫ ሽፋን አለው፤ የተለያዩ እቃዎችና የካርቶን ሳጥኖች ተከምረዋል። ሱቁን የሚያስኬዱ ሰዎች በዙሪያው ተቀምጠዋል እንዲሁም ቆመዋል። ብዙ ፊኛዎች፣ አንዳንዶቹም የእግር ኳስ ቅርጽ ያላቸው፣ ከሱቁ ውጭ በቡድን ተሰቅለዋል።

ሁለት ወንዶች በመንገድ ዳር ባለ ካፌ ውስጥ ተቀምጠዋል። በሰማያዊ ጃንጥላ ጥላ ስር ጠረጴዛ ላይ ሻይ ወይም ቡና እየጠጡ ነው። ከጀርባቸው ባህላዊ የንግድ ቦታዎች አሉ። ካፌው ለጊዜውም ቢሆን እረፍትና መነጋገር የሚቻልበት መሆኑን ይገልጻል።

የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የማዕድንና ነዳጅ ሚኒስቴር አርማ ነው። በማዕከሉ ማዕድን ለመቆፈር የሚውሉ መሳሪያዎችና የእሳት ነበልባል ይገኛሉ። ከስር ደግሞ ን እንግሊዘኛ ትርጉሙ አለ፡፡

ረጃጅም እና ቀጫጭን ዛፎች ሰማይ ላይ ደርሰው ይታያሉ። የዛፎቹ ቅጠሎች ላባ የመሰሉ ሲሆኑ፣ ከታች ደግሞ ጥቅጥቅ ያለ አረንጓዴ ቁጥቋጦ አለ። ሰማዩ ደማቅና ግልጽ ሰማያዊ ቀለም ነው።

አንድ ነጭ ፈረስ በተሽከርካሪ ላይ ብዙ የእንጨት ሳጥኖችን የሚጎትት ጋሪ ይዟል። አንድ ሰው በግራ በኩል ቆሞ ይመለከተዋል። ከበስተጀርባ ግራጫ ግድግዳ እና ሰማያዊ በር ያለው ሕንፃ እንዲሁም የቆርቆሮ ጣሪያ ያለው ሌላ ቤት አለ።

አራት የተለያዩ ከንፈር መቅለሚያዎች በቅደም ተከተል ቀርበዋል። የተለያዩ ቀለሞች ያሏቸው እነዚህ ምርቶች ለውበት አገልግሎት ይውላሉ። የከንፈር መቅለሚያዎቹ ጥቁር እና ብር ቀለም ያለው መያዣ አላቸው። ከቀይ እስከ ሮዝ ቀለም ድረስ ይገኛሉ።

በርካታ ሙስሊሞች የጸሎት ኮፍያዎችን አድርገው፣ በሰፊ ሸራ ላይ በጫካማ ቦታ ሰላትን ሲሰግዱ ይታያሉ። ሁሉም በአንድ አቅጣጫ ወደ መሬት በጥሞና ጎንበስ ብለዋል። የሰላም እና የፍቅር ስሜት አለው።

በነጭ ሳህን ላይ ቡናማና ቀይማ የሆነ ወጥ ተቀምጧል። ወጡ በመሃል ላይ ትንሽ የተቀቀለ እንቁላል ይዟል። ምግቡ ሁሉ ትልቅ ክብ የሆነች፣ ቀዳዳ ያላት እና ፈዛዛ ግራጫ ቀለም ባላት እንጀራ ላይ ተደርጓል። ሳህኑ በእንጨት ጠረጴዛ ላይ ይገኛል።

በጣም ሃይለኛ እና የሚያምር ድምጽ የሚወጣ የቤተክርስቲያን መገልገያ የሆነው የከበሮ ምስል ነው። በሚያምር ቀይሻሽ የተጠመጠመ ሲሆን ከጎኑ ደግሞ የሰንበት ተማሪዎች የሚያምር ነጭ ልብሰ ተክህኖ ለብሰው ቁመዋል።

ፀሐይ በተራሮች አናት ላይ ወርቃማ ብርሃን እያበራች ትገኛለች። አረንጓዴ የሳር ወይም የእህል እርሻዎች ከፊት ተዘርግተው ጥቅጥቅ ባሉ ዛፎች ተከበዋል። የጠዋት ወይም የማታ ሰዓት ሰላማዊ የሆነ የገጠር መልክዓ ምድር ያሳያል።

በ ሰማያዊ ዳራ ላይ የባህር ዳር ከተማን የሚወክል ሰንደቅ ዓላማ ቅርጽ አለው፡፡ በሰንደቅ ዓላማው ላይ ታንኳ፣ የዘንባባ ዛፍ እና ፏፏቴ በነጭና በሰማያዊ ቀለም ተስለዋል፡፡ "ባሕር ዳር ከነማ" የሚል ጽሑፍ በአማርኛና በእንግሊዝኛ ተጽፏል፡፡

በኮረብታ ዳርቻ በድንጋይ የተሰሩ ረዣዥም የእርከን መስመሮች አሉ። የመሬት መሸርሸርን ይከላከላል። በላይኛው ክፍል ላይ በርካታ አረንጓዴ ዛፎች ይገኛሉ። የሰዎች የእርሻ ሥራ የተስተዋለ ነው። ይህ ዓይነት የግብርና ዘዴ በኢትዮጵያ በብዛት የሚተገበርበት ምክንያት ምንድን ነው?

ሰፋፊ በሆነ አረንጓዴ የእርሻ ቦታ ላይ ሦስት ገበሬዎች የእህል ዘር እየሰበሰቡ ነው። በተፈጥሯዊ ብርሃን ስር ሥራውን እየሠሩ ነው፣ ሴቷ በቀይ ሻሽ ጎልታ ስትታይ፣ ሜዳው እስከ አድማስ ድረስ ይዘልቃል።

በደን የተሸፈነ ኮረብታ ስር በሳር የተሸፈነ ሜዳ ላይ ብዙ ዘመናዊ ቀፎዎች ተተክለው አሉ። እነዚህ ቀፎዎች በቢጫ ቀለምና በሰማያዊ ወይም በነጭ ጣሪያዎች ያጌጡ ሲሆኑ፣ ከፍ ብለው በእንጨት ምሰሶዎች ላይ ተቀምጠዋል። ከበስተጀርባ ጥቅጥቅ ያለ አረንጓዴ ጫካ አለ።

በርካታ ሰዎች ከቤት ውጪ መሬት ላይ ተቀምጠው ይታያሉ። አንዳንዶቹ ጫማ አላደረጉም። ከበስተጀርባ ነጭ አውቶቡስ አለ። ሰዎች የተጨነቁ ወይም የደከሙ ይመስላሉ። ሁኔታው የመጠለያ ወይም የመሰብሰቢያ ቦታን ያመለክታል።

በመደርደሪያ ላይ የተለያዩ ንጽህና መጠበቂያ ሶፍት ወረቀቶች ተደርድረዋል። እነዚህ ሶፍት ወረቀቶች የተለያየ አይነት እና ቀለማት ያላቸው ሲሆኑ የተደረደሩትም በየአይነታቸው ነው።

አንዲት ሴት በከፍታ ቦታ ላይ ቆማለች፤ በኢትዮጵያ ሰንደቅ ዓላማ ተጠቅልላለች። ኮፍያ ያደረገችው ሴት አረንጓዴ፣ ቢጫና ቀይ የሆኑትን ቀለሞች ከኋላዋ አውርዳለች። በዙሪያዋ ሁለት አረንጓዴና ገደላማ ሸለቆዎች የርቀቱን ተራሮችና ጭጋጋማ ገጽታዎች በግልጽ ያሳያሉ።

አንድ ወጣት በልብስ ስፌት ማሽን በመጠቀም ባህላዊ ልብስ እየሰፋ ነው። ግለሰቡ በስራው ላይ ተመስጦ ሲታይ፣ ነጭ ጨርቅ ላይ ባለ ብዙ ቀለም ያለው ንድፍ እየሰራ ነው። ዙሪያው በሽፋን የተሰፉና ለሽያጭ የተዘጋጁ ልብሶች ተሰቅለዋል።

ከፊት ለፊት በተከፋፈሉ ሰፋፊ ቦታዎች ላይ የተለያዩ አትክልቶች ተዘርተዋል። በስተጀርባ ትላልቅ ዛፎች እና ቁጥቋጦዎች እንዲሁም ረዣዥም የከተማ ህንፃዎች ይታያሉ። ይህ የግብርና ቦታ ከተማ ውስጥ ሆኖ አረንጓዴ እና የምግብ ምርት ቦታ ሆኖ ያገለግላል።

በብዙ ዛፎች እና ረዣዥም የዘንባባ ተክሎች መካከል ሰፊ ቦታ ላይ የተሰበሰበ ብዙ ሕዝብ በአየር ላይ እይታ ይታያል። አብዛኛው ሕዝብ ነጭ ልብስ ለብሷል። በጥቂት ሰዎች ራስ ላይ የፀሐይ ብርሃን መከላከያ ጃንጥላዎች አሉ።

ትልቅ እና ቢጫ ቀለም ያለዉ የፍራፍሬ ዝርያ አይነት ሲሆን ደማቅ አረንጓዴ ቅጠሎች አሉት። ከፍሬዉ ላይ የደረቀ ቅጠል አለበት። ግንዶቹ ቀጭን እና ቅርጫፍ ያለበት የፍራፍሬ ዛፍ ነዉ።

አራት ያልበሰሉ አቮካዶ ፍሬዎች ጥቅጥቅ ባለ ጥቁር አረንጓዴ ቅጠሎች መካከል ተንጠልጥለዋል። የአቮካዶዎቹ ቆዳ አረንጓዴ ሲሆን በትንሽ ቢጫ ነጠብጣቦች የተሞላ ነው። ከግራ በኩል ትናንሽ የአበባ ቅርጾች ያላቸው ቅጠሎች አሉ። የቅርንጫፉ ዙሪያ ብርሃንና ጥላ የበዛበት ነው።

ሰማያዊ ቀለም ያላቸው በርካታ ባለሶስት እግር ተሽከርካሪዎች (ባጃጅ) በመንገድ ዳር ተሰልፈው ቆመዋል። ቀይና ነጭ የለበሰ ሰው በስተቀኝ በኩል ከመጨረሻው ባጃጅ አጠገብ ወደ ፊት እየተመለከተ ቆሟል። ከበስተጀርባ ኮረብታዎች አሉ።

ሰባት ወንዶች ባህላዊ ልብሶችን ለብሰው ክፍት ቦታ ላይ ቆመዋል። ሁሉም ነጭ ረጅም ልብስ ሲለብሱ፣ አንዳንዶቹ ደግሞ በቀለማት ያሸበረቁ ሻርፖች አንገታቸው ላይ አድርገዋል።

ጥቅጥቅ ያለ የድንጋይ ግድግዳና የተመሰቃቀለ ጣሪያ ያለው ዋሻ ይታያል። የዋሻው መግቢያ ቡኒና አሸዋማ ቀለም ባላቸው ድንጋዮች የተከበበ ነው። ከፊት ለፊት ጥቁር ጭቃማ ውሃ የዋሻውን የታችኛው ክፍል ይሸፍነዋል።

ተሰብሳቢዎቹ ወንበሮች ላይ ተቀምጠዋል፤ ብዙዎቹም ባህላዊ ወይም ሃይማኖታዊ ልብሶችን ለብሰዋል። በተለይ ከፊት ረድፍ ላይ የነጭ እና አረንጓዴ ልብስ የለበሱ አዛውንቶች ጎልተው ይታያሉ። ህዝቡ አንድ ዓይነት ፕሮግራም ወይም ስብሰባ ላይ የተገኘ ይመስላል። በተሰብሳቢዎቹ ፊት ለፊት ምን ዓይነት መልእክት ቀረበ?

ብዙ ሰዎች በአንድ ቦታ ተሰብስበው ይታያሉ። አብዛኞቹ ነጭ ባህላዊ ልብሶችን ለብሰዋል። የፀሐይን ብርሃን ለመከላከልም ብዙ ጃንጥላዎች ይታያሉ። ከበስተጀርባ የክርስቶስ መስቀል ምስልና ዛፎች አሉ። ይህም ሃይማኖታዊ ፍቅርን እና መረጋጋትን ያሳያል።

ቀረብ ተደርጎ የቀረበው ወንድ፣ ከትከሻው በላይ ነጭ የባህል ልብስና አረንጓዴ፣ ቢጫና ነጭ ቀለም ያለው ቲሸርት ለብሷል። ቀበቶው ወርቃማ መክፈቻ ሲኖረው፣ የልብሱ ጠርዝ ጥቁርና ቢጫ ጥልፍ አለው።

አንዲት ሴት የፊቷ አንድ ክፍል ላይ በሶፍት እያሸች ቆማለች። ምስሉ ከጽሑፍ እና እንደ ነጭ ሽንኩርትና ማር ካሉ ግብአቶች ጋር ታጅቧል። በ1ቀን ውስጥ ያማረ የፊት ቆዳ በቤትዎ ውስጥ ሲል ምን ለማለት ተፈልጎ ነው?

ቀላ ያለ ሰማያዊ ልብስ የለበሰ አንድ ሰው በትንሽ የእንጨት ጀልባ ውስጥ ተቀምጦ ታይቷል። ጀልባዋ በረዥምና ቀጭን የእርጥብ መሬት ተክሎች በተከበበ ጸጥ ያለ ውሃ ውስጥ ላይ ተንሳፍፋለች። ሰፊው ሐይቅ እና የኮረብታ መስመር በሩቅ ዳራ ላይ ይታያሉ።

ዘመናዊ የሆኑ የትራክተር መኪኖች ናቸው። ትራክተር ባህላዊ የሆነውን የግብርና ስራ ዘመናዊ በሆነ መልኩ እና ስራ አቀላጥፎ ለመስራት የሚያገለግሉ መኪኖች ናቸው። እነዚህ መኪኖች ለማረስ፣ ለማጨድ እና ሰብልን ለመውቃት የሚያገለግሉ ለሀገራችን ኢኮኖሚ በጣም አስፈላጊ የሆኑ የቴክኖሎጂ ውጤቶች ናቸው።

ዋው! በጣም የሚያስደንቅና ውብ ምስል! በሺዎች የሚቆጠሩ ምዕመናን በነጭ ልብስ ደምቀው፣ በእጃቸው ሻማ ይዘው ተሰብስበዋል። የሻማዎቹ የብርሃን ነጥቦች በጨለማው ዳራ ላይ ፍቅርን፣ ሃይማኖታዊ ስሜትንና ታላቅ መደነቅን ይፈጥራሉ።

ጥቁር መደርደሪያዎች በብዙ የልደት የግብዣ እቃዎች ተሞልተዋል፡፡ የልደት ኮፍያዎች፣ ሳህኖችና ሻማዎች በአንድ ላይ ተደርድረዋል፡፡ ኮፍያዎቹ በዋናነት ሐምራዊና ሰማያዊ ቀለም አላቸው፡፡

በሰማይ ላይ እየበረረ የሚገኘው ይህ የአየር መንገድ ተጓዥ አውሮፕላን የኢትዮጵያ አየር መንገድን ንብረት ነው። አውሮፕላኑ ነጭ ሲሆን በጎኑ ላይ "ኢትዮጵያ" የሚል ቀይ ጽሑፍ ተጽፏል። የአውሮፕላኑ ጅራት ላይ የኢትዮጵያ አየር መንገድ አርማ ቀለሞች በግልጽ ይታያሉ።

ጥቁር የኤሌክትሪክ ምጣድ ነጭ ዳራ ላይ ተቀምጧል። ምጣዱ ከላይ የብረት ክዳንና ክዳኑ ላይ ጥቁር መያዣ አለው። የሙቀት መቆጣጠሪያ ቁልፍና ቀይ የዲጂታል ማሳያ በፊተኛው ክፍል ይገኛሉ። የኤሌክትሪክ ገመዱ በግራ በኩል ተጠምጥሞ ከምጣዱ ጋር ተያይዟል።

ቢጫ አረንጓዴ ቅጠሎች ያሉት የዛፍ ቅርንጫፍ በጥርት ያለ ብርሃን በግልጽ ቀርቧል። ከቅርንጫፉ ላይ ነጭ እና ቀላ ያለ ሐምራዊ ቀለም ያላቸው ሁለት አበባዎች ወደ ታች ተንጠልጥለዋል። ከበስተጀርባው አረንጓዴ የሣር ሜዳ እና ሰማያዊ ሰማይ አለ።

የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አርማ ይታያል። ሰማያዊ ቀለም ያለው አርማው መጽሐፍ፣ እስክርቢቶ የሚመስል ቅርጽ እና ሰው ያሳያል። እስክርቢቶው ከላይ ሆነው ወደ መጽሐፉ የሚወርዱ አምስት ላባዎችን መስሏል። ከስርም የአማርኛና የእንግሊዝኛ ስሙ ተጽፏል።

የሠርግ ወይም የዝግጅት ማስዋቢያ በነጭ ቀለም ያጌጠ ነው። ጠረጴዛው ንፁህ ነጭ ልብስ ለብሶ፣ በወርቃማ ቀለም ሳህኖች ተቀምጧል። ወንበሮቹ ግልጽና ዘመናዊ ናቸው። ከጀርባው ደግሞ በደረቁ የዘንባባ ቅጠሎችና ነጭ አበቦች የተሠራ ውብ ዳራ አለ።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ የሃይማኖት አባት የሆነ ሰው የነሐስ ሐውልት ነው። ሐውልቱ በዙፋን ላይ የተቀመጠ ሲሆን፣ በእጁ መስቀል ያለበት በትር እና መጽሐፍ ይዟል። ይህም በመንፈሳዊ ክብሩና በታላቅነቱ የተነሳ የተሠራ ሀውልት ነው።

የከተማዋ መንገድ በብዙ ሰዎችና በተለያዩ ተሽከርካሪዎች የተሞላ ነው። በወጣ ገባ መንገድ ላይ ሰማያዊ ባለሶስት እግር ተሽከርካሪ ጎልቶ ይታያል። ሰዎች በየአቅጣጫው ሲንቀሳቀሱና ሲገበያዩ ይታያሉ። አካባቢው በሸክላና በቆርቆሮ ቤቶች የተከበበ ነው።

አፍቃሪዎቹ ጥንዶች በሚያማምሩ ጥቁርና ወርቃማ ባህላዊ ካባዎች ደምቀዋል። በግልጽ በፈገግታና በዓይን ግንኙነት ፍቅራቸውን ሲገልጹ፤ ከበስተጀርባ አረንጓዴ የሳር ሜዳና ረዣዥም ዛፎች የመረጋጋት ድባብን ፈጥረዋል።

ሦስት ዘመናዊ የኤሌክትሪክ ባቡሮች በባቡር ሀዲድ ላይ ተደርድረው ይታያሉ። ባቡሮቹ ነጭ፣ ሰማያዊና አረንጓዴ ቀለም አላቸው። ከላይ በኩል ለኤሌክትሪክ የሚያገለግሉ ሽቦዎችና ምሰሶዎች በሰማይ ዳራ ስር ተዘርግተዋል።

አንድ ትልቅ ቀይ የሸክላ ማድጋ ከመሃል ቆሟል። ከጎኖቹ በረጃጅም ብርጭቆ ጠርሙሶች ውስጥ ቡናማ ቀለም ያለው መጠጥ ያለ ሲሆን፣ ከመሃል ደግሞ አንድ ብርጭቆ ተሞልቶ ተቀምጧል።

የውስጥ ግድግዳዎቹ ብርቱካናማ ቀለም የተቀቡ ምግብ ቤት በዝርዝር ቀርቧል። እያንዳንዱ ጠረጴዛ ላይ ነጭ ልብስ እና ቀይ የጠረጴዛ ልብስ ተዘርግቶለታል፤ በጥቁር ወንበሮችም ተከቧል። ግድግዳው በብዙ ምስሎችና ሥዕሎች ያጌጠ ሲሆን፣ ጣሪያው ላይ ልዩ ንድፍ ያለው ማስዋቢያ አለ።

በላሊበላ ገደል ውስጥ የተሠራ ጥንታዊ ቤተክርስቲያን ነው። በገደሉ ዙሪያ ነጭ የባህል ልብስ የለበሱና ጥላ የያዙ ሰዎች ተሰልፈው ቆመዋል። ከታች ባለው ጉድጓድ ውስጥ ብዙ ሰዎች ተሰብስበዋል፤ ከፊት ለፊት ነጭ ጥምጣም ያደረጉ ሰዎች እና የብረት በትር ይዘዋል።

ዋው! አቤት ሲያምር! ይህ የኢትዮጵያ ምግብ አቀራረብ ከፍተኛ መደነቅንና ጉጉትን ያጭራል ። የብሔራዊ ምግቦች ፍቅር እና ደስታ በአንድነት ተንጸባርቋል ።

በነጭ መጋረጃዎች ያጌጠ የሠርግ መድረክ ላይ ወርቃማ ጠርዞች ያሏቸው ነጭ ወንበሮች ተቀምጠዋል። በመሃል በነጭ ጨርቅ የተሸፈነ ጠረጴዛ ላይ ቀይና ነጭ አበባዎች አሉ። ከፊት ለፊት ወለሉ በአረንጓዴ ሳርና በቢጫ አበባዎች ተሞልቷል።

አረንጓዴ የውሃ ላይ ተክሎች ተሰብስበው የረጋ ውሃ ላይ ተደርድረዋል ። የውሃው መተላለፊያ በሳሮች ተይዟል ። ሁኔታው የመረበሽ ስሜት ይፈጥራል ። እረ! ሳሩ ሲያበሳጭና ሲያስጨንቅ!

በኢትዮጵያ ከተማ ውስጥ የሚታይ የመንገድ ግንባታ ሥራ ነው። ሠራተኞች ድንጋይ በማንጠፍ ኮብልስቶን መንገድ እየሰሩ ነው። በአቅራቢያው ብዙ ሰዎች፣ ተሽከርካሪዎች እና ያልተጠናቀቁ ሕንፃዎች አሉ። ይህ ሥራ የመሰረተ ልማት ማሻሻያ ጥረትን ያመለክታል።

የጸደይ ባንክ ሃላፊነቱ የተወሰነ የአክሲዮን ማህበር ሲሆን በቅርቡ ከአማራ ብድርና ቁጠባ ወደ ባንክነት የተዘዋወረ ባለ ትልቅ አክሲዮን ባንክ ሲሆን አርማው ላይም በኢትዮጵያ በመስከረም በሚወጣው አበባ ተገልጿል።

በመድረክ ላይ የባህል ሙዚቀኞችና ደላቂዎች በደማቅ ልብሶች ይደንሳሉ። ከበሮና ሌሎች መሳሪያዎች ይዘዋል፤ አዳራሹ በሰዎች ሞልቷል። ከፍተኛ ደስታንና የባህል ፍቅርን የሚያሳይ ድባብ ነው።

ጢም ያለው ሰው ነጭ ሸሚዝና ብርቱካናማ ቬስት ለብሷል። በእጁ የራስ ቁር ይዞ በትልቅ ግዙፍ ግድብ ፊት ለፊት ቆሟል። ግድቡ በግራ በኩል ተዘርግቶ ይታያል።

የአባይ ባንክ መለያ አርማ ሲሆን ከጀርባው ነጭ ቀለም ያለው ጠርዙን ደግሞ ሰማያዊ ቀለም ያለው እንዲሁም ደግሞ የአባይ ተፋሰስ መሆኑን የሚያመለከት ቀጫጭን ሰማያዊ መስመሮች አሉበት አርማ ነው።

የስፖርት ጫማ ጥንድ በነጭ ጠረጴዛ ላይ ተቀምጧል። ጫማዎቹ ግራጫ ሲሆኑ ደማቅ ሮዝ ቀለም ያለው ገመድ እና ስር አላቸው። ከኋላቸውም አንዲት ትንሽ የጌጥ ተክል ትገኛለች። ይህ ዓይነት ስኒከር ጫማ ለጤናማ እንቅስቃሴ ምን ዓይነት አስተዋፅዖ ይኖረዋል?

በካሬ ቅርጽ ባለው የብር ሳህን ውስጥ ወርቃማ ቡኒ ቀለም ያላቸውና የተጠበሱ የሦስት ማዕዘን ቅርጽ ያላቸው ስምቡሳዎች ተከምረዋል። የስምቡሳዎቹ ጥርት ያለ ገጽታ እና የዘይት ምልክት የጋለ መሆናቸውን ነው። ሳህኑ በቅርበት በመቅረቡ፣ ሌሎች የተከመሩ ስምቡሳዎች አሉ።

እጅግ ደስ የሚል! ባህላዊ የሐበሻ ልብስ የለበሱ ሴቶች በደስታ ሲጨፍሩ እና ሲያጨበጭቡ ይታያሉ። ወጣቶቹ ሴቶች በፊታቸው ላይ በፈገግታ የደስታ ስሜት ያንጸባርቃሉ፤ ድንቅ የአልባሳት ቀለሞችም ይታያሉ። በጣም ያምራል!

ነጭና ሰማያዊ ቀለም ያለው የከተማ ባቡር በከፍታ ላይ ባለው የባቡር መስመር ላይ ይጓዛል። ከግርጌ የትራፊክ ፍሰት ሲታይ፤ በዙሪያው ብዙ ባለ ብዙ ፎቅ ሕንፃዎች አሉ። ሰማዩ ንጹህ ሆኖ የፀሐይ ብርሃን በግልጽ ይታያል።

ሁለት እጆች የኢትዮጵያን ብሔራዊ ዲጂታል መታወቂያ ካርድ በግንባር ያሳያሉ። የመታወቂያው ካርድ የኢትዮጵያን ባንዲራ ቀለማት የያዘ ሲሆን፣ የአንድ ሰው ፎቶና አንዳንድ የሙከራ መረጃዎች ተጽፈውበታል። ዳራው አረንጓዴ ሲሆን የኢትዮ ቴሌኮም እና ናሽናል መታወቂያ አርማዎች በላዩ ላይ ይገኛሉ።

የበግ የጎድን አጥንቶች ተሰባብረው በሳህን ላይ ተቀምጠዋል። አጥንቶቹ አነስ ባለ መጠን የተቆራረጡ ናቸው። አጥንቶቹ ላይም በርከት ያለ ስጋ አብሮ ይዟል።

በጥቅጥቅ ያለ የእርሻ ቦታ ላይ የበሰሉ እህሎች በቅርበት ይታያሉ። ረዣዥም የሆኑ እሾሆች እና አረንጓዴ እንዲሁም ፈዛዛ ቢጫ ቀለም ያላቸው የእህል ዘሮች ያሉት ተክል ቦታውን ሙሉ በሙሉ ይሸፍናል። ከበስተጀርባ ሰማዩ ብሩህ ሆኖ ይታያል።

የጽዳት ምርቶች በመደብር ውስጥ የተቀመጡበትን ቦታ ያሳያል። አምስት ሊትር የሚይዙ ትልልቅ ማሰሮዎች ከፊት ለፊት ተቀምጠዋል፤ በውስጣቸውም ሮዝ ቀለም ያለው የእጅ መታጠቢያ ሳሙና አለ። ከበስተጀርባ ሌሎች የጽዳት እቃዎችና ሳሙናዎች በመደርደሪያዎች ላይ ተደራርበው ይታያሉ።

ሁለት ባህላዊ ቤቶች በጠጠር አጥር ዙሪያ ተገንብተዋል። ቤቶቹ ከቆርቆሮ የተሰራ ጣራ አላቸው፤ አንደኛው ቤት ደግሞ ግድግዳው ከገለባ ተሰራ። ከኋላው ደግሞ አረንጓዴ የሜዳ ስፋትና ሰማያዊ ደመናማ ሰማይ ይታያል።

በኢትዮጵያ ባህላዊ የቡና ሥነ-ሥርዓት ላይ ያለች አንዲት ሴት በነጭ ሀበሻ ልብስ ተጊጣለች። ሴትየዋ ጥቁር ጀበና በመያዝ በእንፋሎት ወደሚንቦገቦጉ የቡና ሲኒዎች ቡናውን ትገለብጣለች። የልብሷ ጠርዝ በባህላዊ ቀይ፣ ቢጫና አረንጓዴ ቀለማት ያጌጠ ነው።

በደንብ የተደራጁ በጣም ረዣዥም እና ቀጫጭን ጥቁር ቡኒ ዛፎች ጥቅጥቅ ያለ ጫካ አለ። ከስር ወደ ላይ ተነስቶ የተቀረፀው የዛፎቹን የላይኛውን አረንጓዴ ቅጠሎችና በመካከል ያለውን የተፈጥሮ ብርሃን ጎላ አድርጎ ያሳያል። የብርሃን ጨረሮች ከመሃል ወደ ታች ይወርዳሉ።

ዋው! ሲያምሩ! አንዲት ሴት እናት እና ትንሽ ልጅ እርስ በእርሳቸው ተጠጋግተው በፍቅር ይስቃሉ። ሲያምሩ! የልጅቷ ደስ የሚል ፈገግታና የእናቲቱ ደግነት ያስደስታል። ፍቅር፣ ደስታና መተሳሰብ!

ዘጠኝ ጎልማሳ ወንዶች አግዳሚ ወንበር ላይ ተቀምጠዋል። ሁሉም የተለያዩ ኮፍያዎችን እና የውጭ ልብሶችን ለብሰዋል፤ አንዳንዶቹም በትር ይዘዋል። ከፊት ለፊታቸው በተዘረጋ የእንጨት ጠረጴዛ ላይ በትንሽ የብርጭቆ ብልቃጦች ውስጥ የብርቱካናማ ቀለም መጠጥ ተቀምጧል።

አንዲት ሴት የወርቅ ቀለም ያለው የአንገት ሐብል አድርጋለች። ሐብሉ ሁለት የተቆላለፉ የልብ ቅርጾች ማዕከላዊ ጌጥ አለው። ሐብሉ በተጨማሪም ትናንሽ ዕንቆችን ይዟል። ሴቷ ጥቁር ልብስ ከነጭ ማሰሪያ ጋር ለብሳለች።

በደንብ የደረሱ አረንጓዴ እና ቢጫ ቀለም ያላቸው ፓፓያዎች በረጃጅም ዛፍ ግንድ አናት ላይ ተንጠልጥለዋል። ወፈር ያለ የግንዱ ክፍል በልዩ ቅርጽ ሲታይ፣ ጥቅጥቅ ያሉ ትላልቅ የፓፓያ ቅጠሎች ዙሪያውን ከበውታል።

በተሽከርካሪ ወንበር ላይ ያሉ አትሌቶች የቅርጫት ኳስ ሲጫወቱ ይታያል። ተጫዋቾቹ ቀይ ወይም ቢጫ ማልያ ለብሰዋል፤ አንዷ ተጫዋች ኳሱን ወደ ቅርጫቱ ለመጣል እጇን ወደ ላይ አውጥታለች። ከበስተጀርባ ኮንክሪት ስታዲየም እና አረንጓዴ ዛፎች አሉ።

በተጨናነቀ የገበያ ቦታ ላይ አንዲት ሴት መሬት ላይ ተቀምጣ ከሌላ ሴት ጋር ግብይት እያደረገች ነው። ሻጯ ሴት በእጇ ትንሽ መመዘኛ የያዘች ስትሆን፤ ከፊቷ ደግሞ ከፍተኛ መጠን ያለው ቲማቲም በግልጽ ይታያል።

አረንጓዴ ቅጠሎች ያሉት አንድ ተክል ከሰማያዊ ሰማይ በታች ቀርቧል:: የተክሉ ፍሬዎች ጥርስ ያላቸው፣ ትልልቅ እና አረንጓዴ ሲሆኑ፣ አንዳንዶቹም ትንሽ እና ክብ ቅርፅ አላቸው:: ትልልቅ ጣት የሚመስሉ ቅጠሎች የመሬቱን ትልቅ ክፍል ይሸፍናሉ::

የእግረኛ እና የመኪና መንገድ ግንባታ በከተማ ቀጠና እየተካሄደ ነው። ሠራተኞች የድንጋይ ንጣፍ (ኮብልስቶን) ሥራ በብቃት ሲያከናውኑ ይታያሉ። አካባቢው በከፊል የተገነቡ ሕንፃዎችና በሩቅ ተራሮች ያሉበት ነው። ብዙ ሰዎች በእግረኛ መንገድና በጎን ባሉ የንግድ ቦታዎች አካባቢ ይንቀሳቀሳሉ።

ያኮራል! ባህላዊ አለባበስ ያደረጉ ሰዎች በደስታ ሲተያዩ! ሁሉም ነጭ ልብስና ቀይ መለያ ለብሰዋል። በትሮችና ጃንጥላዎች ይዘዋል። ፈገግታው ሲማርክ! ብሩህ ቀንና ክብረ በዓል ያስደስታል። የአንድነት መንፈስ ይሰማል።

ረጃጅምና ያማረ የድንጋይ ቤተ ክርስቲያን በደመናማ የአየር ሁኔታ ውስጥ። ቤተ ክርስቲያኑ በርካታ የጌጣጌጥ ቅርጻ ቅርጾችና ጉልላት አለው። በግንቡ ዙሪያ ባለው በረንዳ ላይ አንድ ሰው ጎንበስ ብሎ ሲጸልይ ሌላው ተቀምጦ ይታያል።

ዋናውን መንገድ የሚያቋርጥ ትልቅ የድልድይ ግንባታ እና በዙሪያው የተሰሩ ባለ ብዙ ፎቅ ሕንፃዎች ይታያሉ። ብዙ ተሽከርካሪዎች በመንገዱ ላይ ሲሄዱ፣ በእግረኛ መንገድ ደግሞ ሰዎች እየተዘዋወሩ ነው።

የመደብሩ ስም "ዮሐንስ ታደሰ የመኪና መለዋወጫ" ሲሆን ፣ ለኒሳን እና ዜድኤንኤ መኪኖች መለዋወጫ ዕቃዎችን እንደሚሸጥ ያመለክታል ። በሰሌዳው ላይ የተጠቀሱት ስልክ ቁጥሮች ደግሞ ለንግድ አገልግሎት ያገለግላሉ ።

አጭር እጅጌ ያለው ቀይ ወይንጠጅ ቀለም ያለው የወንዶች ሸሚዝ ቀጥ ያለ ቦታ ላይ ተንጠልጥሏል። ሸሚዙ በመላው ትንሽ ነጭ ነጠብጣቦች አሉት፤ እንዲሁም ከሸሚዙ መሃል ላይ ነጭ ቁልፎች ይገኛሉ።

ፀሐይን ኃይል የሚሰበስብ ሰሌዳ በብረት ምሰሶ ላይ ተተክሎ፤ ከሱ ስር ደግሞ የክትትል ካሜራ አለ። የፀሐይ ሰሌዳው ሰማያዊው ሰማይ ላይ ወደ ላይ ዘንበል ብሎ የተቀመጠ ሲሆን፤ ነጭ የኃይል መቀበያ ሳጥን ከምሰሶው ጋር ተያይዟል።

በአረንጓዴ የሣር ክምር እና በተራራማ ዳራ የተከበበ ትልቅ ሰው ሰራሽ ኩሬ አለ። የኩሬው ጫፍ በእንጨት እና በድንጋይ የተገነባ የእግረኛ መንገድ ሲኖረው፣ መሀል ላይ ደግሞ የውኃ ምንጭ ይታያል።

በገጠር ገበያ ውስጥ ሴቶች መሬት ላይ ተቀምጠዋል። በተለያየ ልብስ ያጌጡ ሴቶች ከፊት ለፊታቸው የሸክላ ዕቃዎችን ለሽያጭ አዘጋጅተዋል። ማሰሮዎች እና ድስቶች በአሸዋማው መሬት ላይ ተዘርግተዋል። ሴቶቹ ምርቶቻቸውን ለደንበኛ የሚጠብቁ ይመስላል።

ይህ የአንድ ባንድ ማሟላት ያለበት የሙዚቃ መሳሪያ ሲሆን። የዚህ የሙዚቃ መሳሪያ ስም ድራም ይሰኛል ። ብዙውን ጊዜ ፈጠን ላሉ የሙዚቃ ስልቶች ተመራጭ ነው ።

አራት ወጣት ሴቶችና ወንዶች ቢጫና ነጭ ባህላዊ ልብስ ለብሰው በአንድ ረድፍ ቆመዋል። በደስታ የሚመስል የዳንስ እንቅስቃሴ እየሠሩ ነው። ከበስተጀርባ ጥቅጥቅ ያለ አረንጓዴ ዛፎች አሉ።

ጨለም ያለ ቆዳ ያለው፣ ጥቅጥቅ ያለ ጸጉርና ፂም ያለው ሰው የሰማያዊ ኮሌታ ሸሚዝ ለብሷል። ከጀርባው በኮረብታማ ቦታ ላይ የሚገኝ ትልቅ የግንባታ ቦታ አለ። የግንባታው አካባቢ የሲሚንቶ መዋቅሮች፣ ክሬኖች እና የመሠረት ሥራዎች አሉ።

ከጨለማ ቡኒና ነጭ ቆዳ የተሠሩ ዘመናዊ የሳሎን ሶፋዎችና ወንበሮች በጥሩ ሁኔታ ተቀምጠዋል። በመሃል ደግሞ ካሬ ቅርጽ ያለው፣ የብርጭቆ ወለልና ነጭ የታሸገ መቀመጫ አለው። ክፍሉ ፈዛዛ ግድግዳና በቀኝ በኩል ቀይ ቡኒ መጋረጃ አለው።

ነጭ ካፖርት ለብሶ በቀይ መስቀል ምልክት የተደረገበት በጎ ፈቃደኛ የቆሙ ሴቶችን እየመዘገበ ነው። በርካታ ሴቶችና ሕፃናት የዕርዳታ አገልግሎት ለማግኘት በተለያዩ አልባሳት ተሰልፈው የሚጠብቁ ይመስላል። ሰማያዊው ሰማይና የዛፍ ቅርንጫፎች ከበስተጀርባ በግልጽ ይታያሉ።

በነጭ መጋረጃ ፊት ለፊት በክብ ቅርጽ የተሠራ የብረት ማስጌጫ ይታያል። የማስጌጫው የላይኛው ክፍል በሮዝና ነጭ ቀለም ባላቸው አበቦችና አረንጓዴ ቅጠሎች በብዛት አሸብርቋል። ከክብ ማስጌጫው መሃል በታች ወንበር መሰል መቀመጫ አለው።

በጣም ብዙ ሕዝብ መንገድ ላይ ተሰብስቦ ነው። ሰዎች ጥቅጥቅ ብለው የተሰበሰቡ ሲሆን እጃቸውን ወደ ላይ አንስተዋል። በሰልፉ ውስጥ የተለያዩ የኢትዮጵያ ሰንደቅ ዓላማዎችና ባነሮች ይንቀሳቀሳሉ። ሕዝቡ ለሆነ ጉዳይ ያላቸውን ድጋፍ የሚያሳዩ ይመስላል።

ሶስት ቀይ-ቡናማ ቀለም ያላቸው ተኩላዎች ጥቅጥቅ ባለ አረንጓዴ የሳር ሜዳ ላይ ተቀምጠዋል። እንስሳቱ እርስ በእርስ ተደግፈው ወደ ፊት ይመለከታሉ። እነዚህ ብርቅዬ የሚመስሉ ተኩላዎች በየትኛው የኢትዮጵያ ብሔራዊ ፓርክ ይገኛሉ?

ብዙ ቁጥር ያላቸው ልጆች በጠባብ ክፍል ውስጥ ከእንጨት በተሠሩ ጠረጴዛዎች ላይ ተቀምጠው የትምህርት ክትትል ያደርጋሉ። ክፍሉ በብርቱካንና ቢጫ ሥዕላዊ መግለጫዎች የተሞሉ ግድግዳዎች ያሉት ሲሆን፤ አስተማሪዋ በግድግዳው ፊት ለፊት ቆማ ትምህርት ታስተምራለች።

ቡናማ ቀለም ያለው ምቹ እና የሚያምር ጫማ በንጹህ ነጭ ዳራ ላይ ተቀምጧል። ጫማው የሚደነቅና ለስላሳ ቁስ ያለው ነው፣ የሰላም እና የእረፍት ጊዜ ስሜት ይሰጣል።

መንገድ ላይ ብዙ መኪኖች ተርታ ቆመውና ተጨናንቀው ይታያል። ከፊት ለፊት ያለው መኪና ወርቃማ ቢጫ ሲሆን፤ ከጎኑ ነጭ መኪና አለ። ከፊት ለፊት ትላልቅ ሕንፃዎች አሉ። ይህ የመኪና መጨናነቅ ሁኔታ ብስጭትን እና የከተማ ጭንቀትን ያንጸባርቃል።

አንድ ሰማያዊ መጽሐፍ ሽፋን መሃል ላይ በቢጫ ዳራ ላይ ጥቁር ስዕል አለው:: አንድ ኮፍያ የደፋ ሰው እጆቹን ዘርግቶ ለተቀመጡ ሰዎች ሲናገር ተሥሏል:: ከላይና ከታች ደግሞ በአማርኛ ፊደላት ርዕስ ተጽፏል::

አንዲት ሴት የገጠር መንገድ ላይ ተራርቆ ባለው መንደር ውስጥ በጀርባዋ ቆማለች፡፡ ሴቲቱ አረንጓዴ ሳር የያዘ ቅርጫት በራሷ ላይ ተሸክማለች፡፡ ከበስተጀርባው የሳር ክዳን ያላቸውና የቆርቆሮ ቤቶች በጭጋግ ውስጥ አሉ፡፡

አረንጓዴ ቅጠሎችና ሰፊ የሣር ክምር ባለበት እርሻ ላይ፣ ሶስት ትላልቅና ጠቆር ያሉ ውሃ-ሐብሐቦች መሬት ላይ ተዘርግተዋል። በአቅራቢያቸው የበቆሎ ተክል አለ።

ብዙ ተማሪዎች፣ አንዳንዶቹ የፊት መሸፈኛ አድርገው፣ በክፍል ውስጥ ረዣዥም የእንጨት መቀመጫዎች ላይ ተቀምጠዋል። ክፍሉ ነጭ ግድግዳና አንድ መስኮት አለው። ተማሪዎቹ ወደ ፊት እየተመለከቱ በትምህርት መጀመርያ ላይ ያሉ ናቸው።

አምስት የተለያዩ መጠን ያላቸው ብርማ ቀለም ያላቸው የአልሙኒየም ድስቶች ተቀምጠዋል። ድስቶች ሁሉም የራሳቸው ክዳንና በጎናቸው መያዣዎች አሏቸው። እነዚህ ድስቶች በምግብ ዝግጅት ሰፊ ነፃነት ይሰጣሉ።

በአንድ የፍራፍሬ መሸጫ ውስጥ የተለያየ ዓይነት ምርቶች በብዛት ተከማችተዋል። ከታች በኩል ሐምራዊ ቀይ ሽንኩርቶችና የፍራፍሬ አናናሶች ጎልተው አሉ። ከበስተጀርባ በአረንጓዴና በቢጫ ቀለም የተደረደሩ አቮካዶና ሎሚዎች አሉ። በግንባር ቀደምትነት የተንጠለጠሉ አረንጓዴ ሙዝዎችም አሉ።

በእንጨት መደርደሪያ ውስጥ የተቀመጠ ነጭ የማይክሮዌቭ ምድጃ ነው ። ምድጃው በሩ ክፍት ነው ። የማይክሮዌቭ ምድጃው ወጥ ቤቶች ውስጥ ምግብን ለማሞቅ የሚያገለግል ሲሆን፣ ከሱ በታች ሦስት የፕላስቲክ ጠርሙሶች አሉ።

አምስት የአፍሪካ የዱር ውሾች በአንድ ድንጋያማ ቦታ ላይ ይገኛሉ። አራቱ ውሾች በላይኛው ትልቅ ድንጋይ ላይ ሲቆሙ፣ አንደኛው በታችኛው የሳር ሜዳ ላይ ቆሟል። ውሾቹ ጥቁር፣ ነጭና ቡናማ ነጠብጣቦች ያሏቸው ናቸው።

ጥራት ያላቸው የሚመስሉ ቡናማ የቆዳ ጫማዎች ናቸው። የላይኛው ማሰሪያ ጠቆር ያለ ቡናማ ሲሆን በነጭ ክር የተሰፋ ነው። የጫማው መርገጫ ክፍል ቀለል ያለ ቡናማ፣ ለስላሳ ጨርቅ ሲሆን፣ ከታች ጥቁር ጐማ ተያይዟል። ለመዝናኛ የሚውሉ ዘመናዊ ጫማዎች።

ጥቁር ሰማያዊ ልብስ የለበሰ ሰው በቀኝ እጁ አረንጓዴ ማርከር ይዟል። ማርከሩን ተጠቅሞ በሌላ ሰው የጣት ጫፍ ላይ ጥቁር ቀለም ይቀባል። ሁለቱም ግለሰቦች ቀለል ያለ ረዥም እጅጌ ያለው ሸሚዝ አድርገዋል።

ብዙ የተማሪ ዩኒፎርም የለበሱ ተማሪዎች በአንድ አጥር በር ስር ግማሾቹ ተሰልፈው ሌሎቹ ደግሞ እንደነገሩ ቆመዋል። በበሩ ላይም የፖሊስ ልብስን የለበሰ ግለሰብ ቆሟል።

ትልቅ እና ባህላዊ የምሽት ምግብ ቤት ውስጥ ሰዎች ተሰብስበው ተቀምጠዋል። ቦታው በእንጨት ወንበሮች የተሞላ ሲሆን፣ ጣሪያው ላይ የሚበርሩ ወፎች ቅርጻ ቅርጾች ተሰቅለዋል። ከበስተጀርባው የገጠር ገጽታ የሚያሳይ ትልቅ ግድግዳ ስዕል ይታያል።

ሁለት ወጣት ወንዶች በደረቀ ወርቃማ የእህል ማሳ ውስጥ በተጠለፈው የስንዴ ነዶ ይዘው አየሩ ደማቅ በሆነ የገጠር ስፍራ ላይ ቆመዋል። ከኋላቸው ጥቂት ቤቶችና ኮረብታዎች ይገኛሉ።

ከቀላል እንጨት በተሠራ ሠረገላ መሰል መደርደሪያ ላይ ብዙ ጥቁር ቀይ የሆኑ ፍራፍሬዎች በካርቶን ላይ ተከምረዋል። አንዳንዶቹ ፍራፍሬዎች በትናንሽ ግልጽ ፕላስቲክ ከረጢቶች ተቋጥረዋል። ሠረገላው አስፋልት ላይ የተቀመጠ ሲሆን፣ የፍራፍሬዎቹ ቀይ ቀለም ጎልቶ ቀርቧል።

አረንጓዴ ቅጠላ ቅጠል የያዘ የአትክልት እርሻ በበርካታ መስመሮች ተተክሏል። ከኋላው ረዣዥም የከተማ ሕንፃዎችና ጥቅጥቅ ያሉ ዛፎች ተሰልፈዋል። ከታች ደግሞ የደረቀ ቡናማ መሬት ይገኛል። ቦታው ለምንፈስ እርካታ ይሆናል ።

ብዙ የሆኑ ሴቶችና ጥቂት ወንዶች አረንጓዴ ሜዳ ላይ በክበብ ቆመዋል። ከበስተጀርባ "ራዕይ" እና "ተልዕኮ" የሚል ጽሑፍ ያለበት ሰሌዳ ይታያል። አንድ ሴት ጥቁርና ነጭ ሸሚዝ ለብሳ ለቡድኑ ጀርባዋን ሰጥታ ትናገራለች።

በነጭ ዳራ ላይ ሰማያዊ ቀለም ያለው የጉምሩክ ኮሚሽን አርማ ይታያል። አርማው ሁለት ሰማያዊ እጆች ወደ ላይ ዘርግተው በአንድ ላይ ሲያመጡ፤ በመሃል በቢጫ ቀለም የተከበበ ክብ ሳንቲሞች የተደረደሩበት ክምር አለ። ከታች “ጉምሩክ ኮሚሽን” የሚል ጽሑፍ አለ።

የተሰበሰበ ሕዝብ ባህላዊ ነጭ ልብስ ለብሶ ክብረ በዓል ሲያከብር ይታያል። በሜዳው መሃል ትልቅ ብረት የተሰራ መስቀል ቆሟል። ከበስተጀርባ ብዙ ዛፎችና የቤተ ክርስቲያን ህንጻ አለ።

ብዙ ቁጥር ያላቸው አዲስ ቢጫ እና አረንጓዴ የሆኑ ታክሲ መኪኖች ረጅም ተርታ ተደርድረው ይገኛሉ። መኪኖቹ ባዶ ሜዳ ላይ የቆሙ ሲሆን፣ ከኋላቸው ከፍ ያለ ድልድይና ህንጻዎች ያሉት የከተማ ገጽታ አለ።

የዕፅዋትና የአትክልት ስፍራ መግቢያ ነው። ሕንፃው ዘመናዊ ዲዛይን ያለው ሲሆን፣ የመዳብ ቀለም ያለው የፊት ክፍልና አረንጓዴ የብርጭቆ ጣሪያ አለው። በግድግዳው ላይ የእፀዋት ማዕከል የሚል ጽሑፍ ተቀርጿል። ይህም የተፈጥሮ ጥናትና የእረፍት ቦታ መሆኑን ይገልጻል።

አንዲት ፈገግታ ያላት ሴት ባህላዊ ነጭ ቀሚስ ለብሳ ቆማለች። በወገቧ፣ በአንገቷ እና በቀሚሱ ግርጌ ላይ ባለ ብዙ ቀለም ያለው ጥልፍ አለ። እጆቿን በጭንቅላቷ ላይ ከፍ አድርጋ በደስታ እየተወዛወዘች ይመስላል።

ከከፍታ ቦታ የተወሰደ የተራራማ መልክዓ ምድር ፎቶ ነው። ጥቁር ቡናማ ወንዝ ጠመዝማዛ መንገድ ይዞ በሰፊው አረንጓዴ ሜዳ መካከል ያልፋል። ርቀው የሚገኙ ተራሮች ከሰማያዊና ደመናማ ሰማይ ስር ይገኛሉ።

ይህ ምስል በመድረክ ላይ የሚቀርብ ባህላዊ ጭፈራ ያሳያል:: አንዲት ሴት የባህል ልብስ ለብሳ ፀጉሯን ስትወዛወዝ ትታያለች:: ሌሎች ዘፋኞች ከበስተጀርባ ሆነው በመዝፈን ላይ ናቸው::

አንዲት ሴት በመንገድ ዳር ባለው መደብር ፊት ለፊት አትክልቶችን ለሽያጭ አዘጋጅታለች። በዙሪያዋ የተለያዩ የቤትና የፍጆታ ዕቃዎች ተከምረዋል። አንድ ነጭ የጭነት መኪና በግራ በኩል ቆሟል፤ ሌሎች ሰዎች እየተመላለሱ ነው።

በከተማ ዳርቻ የሚገኝ አረንጓዴ የሰብል እርሻ ነው። እርሻው የተለያዩ አትክልቶችን በረጅም መስመሮች ተክሏል። ከእርሻው ባሻገር በርካታ የከተማ ቤቶችና ረዣዥም ሕንፃዎች ይታያሉ። አካባቢው ብዙ ዛፎች አሉት።

ትልቅና ባለ ሁለት ፎቅ ያለው የአውሮፕላን ማረፊያ ሕንፃ ይታያል። የህንፃው ጣሪያ ላይ አራት ማዕዘን ቅርጽ ያለው የቁጥጥር ማማ አለ። ከፊት በኩል በጥቁር አጥር የታጠረ፣ በደንብ የተስተካከለ አረንጓዴ ሳር ይገኛል።

አንዲት ሴት ከፊሏን ወደ ጎን አዙራ ቆማለች። ነጭ ሲሆን የኋላው ክፍል በአረንጓዴ የረጅም መስመር ያጌጠ ሸሚዝ ኮት ለብሳለች። ከዚህ ጋር የሚመሳሰል የአረንጓዴ መስመር ሱሪ እና ጥቁር ጫማ አድርጋለች።

አንዲት ሴት በብዙ ዓይነት ፍራፍሬና አትክልት በተከመረ የገበያ መደርደሪያ ፊት ለፊት ቆማ ሙዝ ይዛለች። ደማቅ ብርቱካን፣ ቲማቲም፣ ሙዝና ቅጠላማ አትክልቶች በብዛት አሉ። የዚህ አይነቱ የገበያ ቦታ ለሀገሪቱ ምጣኔ ሀብት ያለው ጠቀሜታ ምን ያህል ነው?

ረዥም ጠጉሯ የተንጨፈረረና ግንባሯ በጥሩ ሁኔታ የተሰፋች ሴት፣ ነጭና ቀይ ባህላዊ ልብስ ለብሳ በሜዳ ላይ ተቀምጣ ስትስቅ ትታያለች፤ ብር መሰል የእጅ አምባርና የራስ ጌጥም አድርጋለች።

አንድ ትንሽ የገበያ መአከል ውስጥ የተለያዩ የአትክልት እና ፍራፍሬ አይነቶች ተዘርግተዋል ። ብዛት ያላቸው ወንዶች እና ሴቶችም እየሸመቱ እና እየሸጡ ነው ። ከጎንም የፋብሪካ ምርቶች አብረው ቀረበው እየተገበያዩ ይገኛሉ ።

ዋው ሲያምር! ሁለት ወጣት ወንዶች በባህላዊ ነጭ ልብስና ቀይ መስመር ለብሰው በአረንጓዴ ሜዳ ላይ ቆመዋል። የአንዱ ወንድ ልብስ ላይ ያለው ቀይ መስመር ሲያስደንቅ! የፍቅርና የአንድነት ስሜት ይሰጣል።

ሰዎች በተጨናነቀ የከተማ አደባባይ እየተዘዋወሩ ነው። በቦታው ላይ ሰዎች በተለያዩ ልብሶች ይንቀሳቀሳሉ፤ ከጀርባ ደግሞ የጭነት መኪኖችና አረንጓዴ ዛፎች ይታያሉ። የእግረኛ መንገዱ ቀይ እና ቡናማ በሆኑ ብሎኮች ተነጥፏል፤ ታችኛው ክፍል ቀይ የዜና መግለጫ አለው።

በዚህ ጥቁርና ነጭ ምስል ላይ፣ የኢትዮጵያ ኃይለ ሥላሴ የሚመስሉ መሪ ከወታደራዊ ሰላምታ ሥነ ሥርዓት ሲወጡ ይታያል። መሪው ሙሉ ወታደራዊ ልብስ ለብሰው፣ ኮፍያ ደፍተው እና ካፖርት ደርበው ከጥንታዊ መኪና እየወረዱ ነው። አንድ ወታደር ከጎናቸው ቆሞ ይታያል።

ጥቁር ቀለም ያለው፣ የሚሰበሰብ እጀታ ያለው የቅጠል መጥረጊያ በነጭ ዳራ ላይ በሰያፍ አቅጣጫ ይታያል። መጥረጊያው ጠንካራ ጥርሶች እና ቢጫ የፕላስቲክ መጋጠሚያዎች አሉት። የእጀታው ጫፎችም በቢጫ ቀለም ተሸፍነዋል።

በአትክልት ገበያ ውስጥ የተለያዩ ፍራፍሬዎችና አትክልቶች በጅምላ ይገኛሉ። አረንጓዴ እና ጥቁር አቮካዶዎች እንዲሁም ትልልቅ ቢጫና አረንጓዴ ፓፓያዎች ተከምረዋል። ከበስተጀርባ የዝንጅብል ክምር እና የዋጋ ወረቀቶች አሉ። ገበያው በተፈጥሮ ብርሃን የተሞላ ነው።

ባለ ብዙ ቀለም ያላቸው የእርሳስ መሳያዎች ተበትነዋል። መሳያዎቹ ቀይ፣ ቢጫ፣ ሰማያዊና አረንጓዴ የፕላስቲክ አካል አላቸው። ከላይኛው ቀኝ ጥግ ላይ አንድ ጥቁር እና ቀይ የእርሳስ ጫፍ ተጠቁሟል። እነዚህ የትምህርት ቤት ቁሳቁሶች ናቸው።

ረጅም ጥቁር ፀጉር ያላት አንዲት ሴት በሰማያዊ ቀሚስ ተውባ ወደፊት ትጓዛለች። ቀሚሷ ከስር በአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ቀለሞች ያጌጠ ነው። ከኋላዋም ሌላ ሴት የባህል ልብስ ለብሳ ትከተላታለች።

የወንዶች የፀጉር ቁርጥ ሲሆን በጣም የሚያምር ፍላሽ የተሰኘ የፀጉር ቅርጽ የወጣላት ሲሆን ይህን የፀጉር ቁርጥ ወጣቶችና የዘመኑን ፋሽን የሚከተሉ ሰዎች ይቆረጡታል።

ቀይ ልብስ የለበሰ ሰው በበትር በመጠቀም ግድግዳ ላይ የተሰቀለ የተጻፈበትን ገበታ እያሳየ ነው። ግድግዳው በተለያዩ ሰንጠረዦች፣ ማስታወሻዎች እና በብዕር በተጻፉ ጽሑፎች ተሞልቷል።

የተለያዩ እምነት አባቶች ከአውሮፕላን በታች ቆመዋል። ከነዚህ የሃይማኖት አባቶች መካከል አንዱ የሆኑት የእስልምና ሃይማኖት አባት ከፊት ለፊት ቀደም ብለው ለብቻቸው ቆመዋል።

በአንድ ነጭ ዳራ ላይ፣ ረዥም እና ክብ ቅርጽ ባለው የመስታወት ማስቀመጫ ውስጥ ቀላል አረንጓዴ ፈሳሽና አረንጓዴ ቅጠሎች ይታያሉ። ከማስቀመጫው አጠገብ ደግሞ ግማሽ ያህል ፈሳሽ የተሞላ ረዣዥም እግር ያለው የመጠጫ ብርጭቆ ተቀምጧል።

በበረሃ አካባቢ የሚበቅል የበቆሎ ዘር ሲሆን ለእንጀራና ለተለያዩ ምግቦች ማዘጋጃነት የሚውል የሰብል አይነት ነው። ይህ አረንጓዴአማ ሰብል ለመቆረጥ በመድረስ ላይ ይገኛል።

ፋብሪካ ውስጥ፣ አንዲት ሰራተኛ የፊት መከላከያ ጭምብሎችን ለመስፋት የልብስ ስፌት ማሽን ስትጠቀም ትታያለች። ሰራተኛዋ ጭንቅላቷን በብርቱካናማ ጨርቅና ፊቷን በቀይ ማስክ ሸፍናለች። ሌሎች ሰራተኞችም በሩቅ መስፋት ሲሰሩ በአካባቢው የተራዘሙ የስራ ጠረጴዛዎች ይታያሉ።

የሚያስደንቅ ነጭ ሲሚንቶ ቀላቃይ መኪና “ባማኮን” የሚል አርማ ያለበት ነው። መኪናው ከፍ ባለ ዛፎች ፊት ለፊት በግንባታ ቦታ ላይ ቆሟል። መኪናው በግንባታ ሥራ ለውጥ የማምጣት ጠንካራ ስሜትን ይገልጻል።

ከፍተኛ ቁጥር ያለው ሕዝብ ሰፋፊ ሜዳ ላይ በደስታ ተሰብስቦ ይታያል። ሕዝቡ በርካታ የኢትዮጵያን ባንዲራዎች በተለያየ የኮከብ ምልክት እያውለበለበ ነው። አብዛኞቹ ሰዎች እጃቸውን ወደ ላይ አንስተው የሕዝብ ድጋፍን ይገልጻሉ።

በምሽት ሰዓት መንገድ ላይ በተለያየ ቀለም ባላቸው መብራቶች ያጌጠ ቤተ ክርስቲያን ወይም የማክበሪያ ቦታ ይታያል። ሕንፃው ክብ ቅርጽ ያለው ጣራ ላይ መስቀል አለው። በዙሪያው ባለ ቀለም ባንዲራዎች ተሰቅለዋል። ሰዎች በአካባቢው ሲመላለሱ ይታያሉ።

ሶስት ነጭ ማሚ ላክ የወተት ዱቄት ቆርቆሮዎች በአንድ ላይ ተቀምጠዋል:: የፊት ለፊቱ ቆርቆሮ ሮዝ እና ነጭ ሆኖ 6-12 ወራት የሚል ፅሁፍ አለበት:: ሌሎች ቆርቆሮዎች ቢጫ እና ወይንጠጅ ቀለሞች አሏቸው::

በጥቁርና ነጭ ፎቶግራፍ ላይ የተወሰደው የአዛውንት ሰው ፊት በቅርብ አሉ። ረዣዥም ነጭ ፂም እና ብርቱ የሆነ አገላለጽ አላቸው። በጨለማ ልብስ ውስጥ ያለ ሰው ጭንቀትንና ሀዘንን የያዘ የፊታቸው ገፅታ በዓይን አካባቢ ባሉ መጨማደዶች ጎልቶዋል።

በካርቶን ሳጥን ውስጥ ብዙ አረንጓዴ ቃሪያዎች በብዛት ተከምረዋል። ቃሪያዎቹ ረጅም፣ ቀጫጭንና ደማቅ አረንጓዴ ቀለም አላቸው። ለሽያጭ ወይም ለመጓጓዣ ተዘጋጅተዋል። ትኩስና ጥሩ ሁኔታ ላይ ይገኛሉ። ሳጥኑ በአረንጓዴ መስመር ተከቧል።

አንድ የነሐስ ሐውልት በጀርባው ተኝቶ፣ በሁለት እግሮቹ ክብ ቅርጽ ያለውን የብረታ ብረት ሉል ወደ ሰማይ ይዞ ነው። ሉሉ ከአማርኛና የእንግሊዝኛ ፊደላት ተሠርቷል። ሐውልቱ መጽሐፍ በሚመስል ወፍራም ግድግዳ ላይ ተቀምጦ፣ ከኋላው ቢጫ ህንጻ ቆሟል።

ወንዶችና ሴቶች ወይን ጠጅ ቀለምና ነጭ ካባ ለብሰው ቤተ ክርስቲያን ውስጥ መዘምራን ሆነው ቆመዋል። መዘምራኑ በተሰብሳቢዎች ፊት የመድረክ ፊት ለፊት ሲዘምሩ፣ አንድ ሰው የቁልፍ ሰሌዳ መሳሪያ ይጠቀማል። ከበስተጀርባ በአማርኛ የተጻፈ ጥቅስ አለ።

ቀይ እና አረንጓዴ የወይን ዘለላዎች በፕላስቲክ ዕቃዎች ውስጥ ተደርድረዋል። በያንዳንዱ ዕቃ ውስጥ አንድ ግማሽ አረንጓዴ፣ ሌላኛው ግማሽ ቀይ ወይን አለ። አጠቃላይ አስር የሚሆኑ የወይን ዕቃዎች በሳጥን ውስጥ ተቀምጠዋል።

ሦስት የሀመር ጎሳ ሴቶች ባህላዊ ልብሶችንና ጌጣጌጦችን ለብሰዋል። አንገታቸው በደቃቅ ዶቃዎች እና በተለያዩ የባሕር ዛጎሎች ያጌጠ ነው። ጸጉራቸው አጭር ሲሆን፣ ሰውነታቸው የቆዳና የጌጣጌጥ ልብሶች ተሸፍኗል። ከጀርባቸው የጭቃ ግድግዳዎች አሉ።

አምስት ዓይነት የዕፅዋት ዘይቶች በአረንጓዴ ቅጠላቅጠል ዳራ ላይ ተሰድረዋል። የዝንጅብል፣ ነጭ ሽንኩርትና ሮዝሜሪ ዘይቶች "ወደ ተፈጥሮ ተመለስ" ይላሉ። መቶ በመቶ ተፈጥሯዊ መሆኑ በመደነቅ ይታያል። ምርቶቹ ከውበት ጋር በፍቅር የተገናኙ ናቸው።

አንድ ቀይ ሥር ከደረቅ አፈር በከፊል ወጥቶ ይታያል። ሥሩ ሐምራዊና ነጭ ቀለም ያለው ክብ ቅርጽ ነው፣ ከላይ ጥቁር ቀይ የሆኑ ግንዶችና አረንጓዴ ቅጠሎች አሉት። በአካባቢው ደረቅና እርጥብ አፈር እንዲሁም የዕፅዋት ሥሮች አሉ።

የምስሉ ዋና ትኩረት የሆነው ትንሹ ኢትዮጵያዊ ልጅ ራሱ ተላጭቶ ግንባሩ ላይ ጥቁር እና ጥቅጥቅ ያለ ትንሽ ፀጉር ብቻ ቀርቶለታል ፡፡

ከወርቃማ ጠረጴዛና ነጭ የእንጨት ወንበሮች ጋር ያጌጠ የሰርግ መድረክ ተዘጋጅቷል። ነጭና ቀይ አበባዎች በብርጭቆ ማስቀመጫ ውስጥ ተቀምጠው ውበትን ይፈጥራሉ። ከፊት ለፊቱ ያለው ወለል በአረንጓዴ ሳርና በቢጫ አበባዎች ተሸፍኗል፤ ይህም የፍቅርና የደስታ ስሜትን ያንጸባርቃል።

በሠርግ ወይም በሌላ ሥነ ሥርዓት ያጌጠ መድረክ አለ። የመድረኩ ዳራ በፈዛዛ ሮዝ መጋረጃዎች ተሸፍኗል። መሃሉ ላይ በብዙ አበባዎች የተከበበ ክብ ቅስት ሲሆን፣ በውስጡም ነጭ ቀለም ያለው ትንሽ ሶፋ ወንበር ተቀምጧል። በቀኝ በኩል የአበባ እቅፍ አለ።

ትልቅ የቡና ፍሬዎች ያለበት የፕላስቲክ ከረጢት በነጭ ዳራ ላይ ተቀምጧል። ከረጢቱ በደማቅ ብርቱካናማ ቀለምና ቡናማ ፍሬዎች ተሞልቷል። ከታች በስተግራ በኩል በአገርኛ ንድፎች የተጌጠ ሳህን ላይ የተፈጨ ቡና ይታያል፤ የተቆለሉ የተጠበሱ የቡና ፍሬዎችም ከከረጢቱ አጠገብ ተበትነዋል።

በቅርብ ርቀት የተነሳው ፎቶግራፍ ከፍተኛ መጠን ያላቸውን የሲሚንቶ ከረጢቶች ክምር ያቀርባል። ከረጢቶቹ ቡናማ ቀለም ያላቸው እና በሰማያዊ ጽሑፍ እንዲሁም ሰማያዊ ነጠላ ሰንበር አላቸው። ክምሩ በቀይ ጡብ መሰል መሬት ላይ በከፍተኛ ደረጃ ተከምሮ ይገኛል።

ሶስት ነጭ የብርሃን ባቡሮች በሰማያዊ ሰማይ ስር በሐዲድ ላይ ቆመዋል። ባቡሮቹ ሰማያዊና አረንጓዴ ቀለም የተቀቡ ክፍሎች አሏቸው። የባቡሮቹ የላይኛው ክፍሎች በአቅራቢያ ባሉ ምሰሶዎች ላይ ከተዘረጉ ሽቦዎች ጋር ተያይዘዋል።

አንድ ጥቁር ቀለም ያለው ትልቅ የቆየ መጥበሻ በነጭ የምድጃ ገጽታ ላይ ተቀምጧል። የመጥበሻው ውስጠኛ ክፍል ስድስት ማዕዘን ቅርጽ ያላቸው ጥቃቅን ንድፎች ያሉት ነው፣ ጠርዝ ላይ ደግሞ የብረትና ጥቁር የፕላስቲክ እጀታው ይታያል።

ከሳር እና ከእንጨት የተሰራ መኖሪያ ቤት ነው ። በዙሪያው በርካታ አረንጓዴ ዕጽዋቶች አሉ ። ከሚገኙት ዕፅዋቶች መካከል ኮባ ወይም ጉናጉና የሚባል ለዳቦ መጋገሪያነት የሚያገለግለው ቅጠሉ ሰፋፊ የሆነው አንዱ ነው ። ከቤቱ ጀርባ ጭጋግ ጨግጓል።

ታዋቂው የላሊበላ ገብርኤል ሩፋኤል ቤተክርስቲያን ከጠንካራ ቀይ ድንጋይ ተፈልፍሎ ሦስት ፎቅ ከፍታ አለው። በጠባብ ጉድጓዶችና በድንጋይ ደረጃዎች የተከበበው የቤተክርስቲያኑ ግንባታ ትልቅ ብርታትን አለው። ይህ ታላቅ ሥራ የተገነባው እንዴት ይሆን?

ከጀርባ ብርሃን ጋር ተቃርኖ የቀረበ ምስል ሲሆን፣ በርካታ ዓይነት የባር መጠጦች ተደርድረዋል። ረዣዥምና አጫጭር፣ ወፍራም እና ቀጭን የሆኑ የብርጭቆ ጠርሙሶች በቀለማት ያሸበረቁ ፈሳሾች ተሞልተዋል። ከፊት ለፊት ያሉት ጠርሙሶች የንግድ ምልክትና ጽሑፍ በግልጽ የተቀምጠዋል።

በአረንጓዴ የገጠር ሥፍራ ሰባት የኢትዮጵያ ሴቶች ባህላዊ ነጭ ልብሳቸውን ለብሰው በቅደም ተከተል ቆመዋል። ሴቶቹ ቀይና ባለብዙ ቀለም ጌጣጌጦችን፣ ሹሩባዎችን እንዲሁም ባህላዊ የአንገት ሐብል አድርገዋል። ከጎናቸውም አንዲት ትንሽ ልጅ ነች።

አንድ ጥቁር የቆዳ ስኒከር ጫማ በጠፍጣፋ ነጭ ገጽ ላይ ተቀምጧል። ጫማው ጥቁር ማሰሪያዎች፣ ነጭ ታች እና ከኋላ ደግሞ ቡናማ ቆዳ ያለው ሲሆን፣ የጫማው ነጭ ታች ተገልብጦ ከበስተጀርባ ይታያል። ከጀርባው ብዥ ያለና ብርሃን ያዘለ መስኮት አለ።

ከመሬት ተነስቶ፣ ጥቅጥቅ ባለ የቀርከሃ ጫካ ውስጥ፣ ቀጫጭን ቢጫና ብርቱካንማ ቀለም ያላቸው ግንዶች እርስ በእርሳቸው ተሰብስበው ቆመዋል። አንዳንድ አረንጓዴ ቅጠሎች ግንዶቹ ላይ አሉ። ጥርት ያለ ብርሃን በዕፅዋቱ ላይ ስለሚያበራ የደስታና የመደነቅ ስሜት ይገለጻል።

በሰፊ አረንጓዴ ቅጠል ላይ የሚያምር ነጭ ክብ ነገሮች ይታያሉ ። በቅጠሉ ላይ የሐር ትል ይገኛል ።የሐር ትሉ 2 ክብ ኳስ የሚመስሉ ነገሮችን ሰርቷል ።

ቀይ እና ጥቁር እንዲሁም አረንጓዴ ቀለም ያላቸው እርሳሶች በሰያፍ መንገድ ተደርድረው ይገኛሉ። ሁሉም እርሳሶች ቀይ የጎማ ማጥፊያዎች አሏቸው፤ እንዲሁም በላያቸው ላይ የቻይና ጽሑፎች አሉ። እርሳሶቹ ከኋላ በኩል በተለያዩ ንድፎችና ጽሑፎች በተሞላ ወረቀት ላይ ተቀምጠዋል።

ባህላዊ የኢትዮጵያ ቀይና ወርቃማ ልብሶችን የለበሱ ባልና ሚስት ሰም በመንደል ሥርዓት ላይ ናቸው። በነጭ ሻሽ የተሸፈነችው ሴትና ወንዱ፣ ሁለቱም በአንድ ላይ አንድ ትልቅ ሰም ለኩሰዋል። ከኋላቸው ደግሞ ሌላ ሰው ተቀምጦ ይታያል።

ፈገግታ ያለው አንድ ወንድ ነጭ ባህላዊ ልብስ ለብሶ ወንበር ላይ ተቀምጧል። ልብሱ በደረት አካባቢ የሚያብረቀርቅ ቢጫ ጥልፍ አለው። እርሱም የፀሐይ መነፅርና አጭር ፂም ያለው ሲሆን፤ የሰዓት ማሰሪያ በእጁ ይታያል።

ከዘመናዊ የንድፍ ስልት ጋር የተገነባ የቢጫ ቀለም ቤት ነው። የቤቱ አብዛኛው ክፍል በትልልቅ መስታወቶች የተሸፈነ ሲሆን፣ ማዕዘኖቹ ደግሞ በድንጋይ ተለብጠዋል። ከፊት ለፊቱ በብረት የተሰራ አጥር ያለው ሰፊ በንጣፍ የተነጠፈ ግቢ ነው።

ወርቃማ ቀለም ያላቸው የበሰሉ የእህል አዝመራዎች በቅርብ ቀረጻ ላይ ቆመዋል። ሹልና ቀጥ ያሉ የአዝመራው ጫፎች ወደ ላይ ዘልቀዋል። የፀሐይ ብርሃን እህሉን በደማቅ ብርሃን ያንጸባርቃል። በስተጀርባ የጨለመ ቡኒ ቀለም አለ።

በርካታ ገበሬዎች በተራራማ ሜዳ ላይ እርሻ ሲሠሩ ይታያል። ሴቶችና ወንዶች ጎንበስ ብለው በአረንጓዴው ሜዳ ላይ እየሠሩ ነው። ከበስተጀርባው በእርሻ የታረሱ ቡናማ ተራሮች አሉ።

አንድ ወንድና አንዲት ሴት ከትንሽ ሴት ልጃቸው ጋር ነጭ ልብስ ለብሰው በነጭ አልጋ ላይ በደስታ ፈገግ ብለዋል፡፡ ህፃኗ ሮዝ አበባ ያለው የራስ ማሰሪያ አድርጋለች፤ ወንዱም እጁን ወደ ላይ ዘርግቷል፡፡

ከገለባ ጣሪያው መሀል በአንድ መስመር የተሰሩ የቅዱሳን መላእክት ስዕሎች አስገራሚና የመንፈሳዊነት ስሜት ይፈጥራሉ። በቀለማት ያሸበረቁት ፊቶችና ክንፎች ታላቅ ደስታና እምነትን የሚያንጸባርቅ የመቅደስ ማስዋቢያ ናቸው።

ሁለት የ የእግር ኳስ ቡድኖች፣ አንዱ በሰማያዊ ሌላው በቢጫ መለዮ፣ በጨዋታ መጀመሪያ ላይ ሰላምታ ሲለዋወጡ ይታያሉ። ተጫዋቾቹ በሣር ሜዳ ላይ ቆመዋል። ከበስተጀርባ ሰማያዊና ነጭ ቀለም ያለው የመቆሚያ ስፍራ አለ።

ጥቁርና ነጭ በሆነው ምስል ላይ ወታደራዊ ልብስ የለበሰ ሰው ከመኪና ሲወርድ ሌላ ወታደር አጠገቡ ቆሟል። ከበስተጀርባ ብዙ ወታደሮች በመስመር ቆመዋል፤ ትልልቅ ዛፎችና የሳር ሜዳ አካባቢውን ይገልጻሉ።

ከከበሩ ማዕድናት የሚዘጋጅ የድንጋይ ጌጣጌጥ ሲሆን አንገት ላይ የሚጠለጠልና የተለየ ውበትን የሚያጎናጽፍ የጌጣጌጥ አይነት ነው። እነዚህን የከበሩ ማዕድናት በቀላሉ ማግኘት ስለማንችል በዋጋቸው በጣም ውድ ናቸው።

ረዥም ጸጉር ያላት አንዲት ሴት በባሕላዊ ነጭ የኢትዮጵያ ልብስ ለብሳ በሰዎች ፊት ለፊት እየተራመደች ነው። ልብሱ በሰማያዊ እና ቡኒ ጥልፍ ያጌጠ ሲሆን፣ ሴትየዋ ጥምጥም እና የአንገት ሐብል አድርጋለች። ከበስተኋላ በኩል ብዙ ሰዎች ሰልፉን እየተመለከቱ ይገኛሉ።

ይህ ምስል የኢትዮጵያ ኦርቶዶክስ ቤተክርስቲያንን ፓትርያርክ አቡነ ማትያስን ያሳያል። ፓትርያርኩ ከሌሎች ባለስልጣናት እና ምዕመናን ጋር ሆነው፣ ሃይማኖታዊ ክዋኔ ላይ ሲሳተፉና ንግግር ሲያደርጉ ይታያል። ከበስተጀርባው የነጭ ዣንጥላዎች መኖራቸው የበዓል ቀን እንደሆነ ያመለክታል።

ሰፋ ያለ፣ ክብ የብር ቀለም ያለው የአንባር ጌጣጌጥ ከቅርብ ርቀት ይታያል። በጌጣጌጡ ላይ ረድፎችን የያዙ ትናንሽ ነጥቦች፣ ሦስት ማዕዘኖች እና የአበባ ቅርጽ ያላቸው ንድፎች በጥልቀት ተቀርጸውበታል። ጌጣጌጡ ከታች በኩል ክፍት ነው።

በትልቅ መኪና ላይ የተጫነ ብርቱካናማ የግንባታ መሣሪያ ያሳያል። መኪናው በከተማ መንገድ ላይ እየተጓዘ ነው። በመንገዱ ዳር በረዥም የዘንባባ ዛፎች ተከቧል። በመሳሪያው ላይ በአረንጓዴና ነጭ ቀለም የተጻፈ ማስታወቂያ ሰንደቅ አለ።

የአፍሪካ ህብረት ዋና ሕንፃዎች ከውጭ ቀርበዋል። ረጃጅም የመስታወት ሕንፃ እና ክብ ቅርጽ ያለው ጉልላት ከመሀል አሉ። ከፊት ሦስት ረዣዥም የሰንደቅ ዓላማ ምሰሶዎች አሉ፤ ከመካከላቸው በአንደኛው ላይ አረንጓዴ ሰንደቅ ዓላማ ተንጠልጥሏል። ሕንፃዎቹ በደማቅ ሰማይ ስር ይገኛሉ።

ይህ የኢትዮጵያ የትምህርት ሚኒስትር የሆነው ፕሮፌሰር ብርሃኑ ነጋ ነው ። ወንበር ላይ ተቀምጦ ይገኛል ። ከጀርባ ብዙ መጻሕፍት በመንደርደሪያ ተደርድረው ተቀምጠዋል ። ግራጫ ቀለም ያለው ልብስ ለብሷል ።

ነጭ፣ አራት ማዕዘን ቅርጽ ያለው የኤሌክትሪክ መብራት ማብሪያ/ማጥፊያ በብርቱካናማና ጥቁር ዳራ ላይ ተቀምጧል። ማብሪያ/ማጥፊያው በአራት ማዕዘናት አቅጣጫዎች ላይ የመሰቀያ ቀዳዳዎች አሉት።

ብዙ የደንብ ልብስ የለበሱ ህፃናት በደስታ እና በፍቅር በመጫወቻ ሜዳ ላይ ሲሯሯጡ፤ ልጆቹ በቀይ ቀለም በተቀባው የመጫወቻ መሳሪያ ላይ እየተንጠለጠሉና እየወጡ ይዝናናሉ። ከበስተጀርባ ያሉት ረዣዥም የመኖሪያ ሕንፃዎች ከመጫወቻው ሜዳ ጋር ተነጻጽረው የልጆችን እንቅስቃሴና ደስታ ያደምቃሉ።

ከአሥር በላይ የሚሆኑ የቆዳ ቀለም ያላቸው ለስላሳ ልብስ ማስቀመጫዎች ከብረት መንጠቆቻቸው ጋር በእንጨት ዘንግ ላይ ተሰቅለዋል። ከበስተጀርባ በሁለት ቀለማት የተዋቀሩ መጋረጃዎች ይታያሉ።

የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶች ወረብ እያቀረቡ ይገኛል ። ቀይ ምንጣፍ ተነጥፏል ። ጥላዎች ተዘርግተዋል ። ሁሉም ወረብ አቅራቢዎች መቋሚያ ፣ ጸናጽል ይዘዋል ።

ሰፊ የሆነው ሰማያዊ ሐይቅ በአረንጓዴ ተራሮች የተከበበ ውብ መልክዓ ምድርን ይፈጥራል። ሐይቁ ጸጥ ያለ ነው፣ ውኃው ላይ ጥቃቅን የሆኑ ሞገዶች አሉ። ከፊት ለፊት፣ ደረቅና አረንጓዴ የሆኑ አጫጭር እፅዋቶች ይገኛሉ፣ ከርቀት ደግሞ የደረሱና የደመቁ ተራራዎች አሉ።

ጥቁር ካባ የለበሱ በርካታ ዳኞችና ዳኛ የምትመስል ሴት በመድረክ ላይ ቆመዋል። ሁሉም ዳኞች በቀኝ እጃቸውን ወደ ላይ ዘርግተው በመሃላ ላይ ሲሆኑ፣ ይህም የሕግን ነፃነት በይፋ ያረጋግጣል።

አንዲት ሴት እጅ የሚያንጸባርቁ የጆሮ ጌጦችን ይዛ ይታያል። የጆሮ ጌጦቹ በረዥም ሰንሰለት ሲንጠለጠሉ፣ በከዋክብት ቅርፅ የተሰሩ አልማዝ መሰል ድንጋዮች በብርሃን ያንጸባርቃሉ።

በገጠር አካባቢ በመሬት ላይ በትርምስ የተነጠፈ የእህል ገለባ አለ። ገበሬው ከብቶችን አሰልፎ በገለባው ላይ ይነዳቸዋል። ይህ የሰብል መውቂያ ዘዴ ሲሆን፣ በስተኋላ በኩል የተከመሩ ትላልቅ የገለባ ክምሮች እና ተራሮች ይታያሉ።

ትላልቅ ጎማዎች ያሏቸው ወታደራዊ የሚመስሉ የጭነት መኪኖች በትልቁና ወጣ ገባ በሆነ ቡኒ መሬት ላይ በተራ ቆመዋል። ሸራ የተሸፈኑ የጭነት መኪኖች ወደ ቀኝ ሲዘረጉ፣ ብዙ ሰዎች፣ የተወሰኑት ወታደራዊ ልብስ የለበሱ፣ ከጭነት መኪኖቹ አጠገብ ይንቀሳቀሳሉ።

በሰፊ የእርሻ ቦታ ላይ የተተከለ ድንች ነጭ አበባ አብቧል። አንድት እናት ነጭ ቀሚስ ፣ ነጠላ እና ሻሽ ለብሳ የድንች ፍሬ በእጇ ይዛ እያሳየች ነው ። ከድንቹ በስተጀርባ ብዙ ባህዛፎች አሉ።

ሁለት ሴቶች የኢትዮጵያን ባህላዊ ልብስ (ሐበሻ ቀሚስ) ለብሰው በፍቅር ተጠጋግተው ይስቃሉ። ነጭ የሆኑት ቀሚሶች በቀለማት ያሸበረቁ ጥልፎች ያሏቸው ናቸው። ሴቶቹ የጌጣጌጥ ሐብልና ጉትቻ ያደርጋሉ። ከኋላቸው አረንጓዴ ግድግዳ እና የባህላዊ ቅርሶች ማስዋቢያዎች አሉ።

ይህ ሥዕል የአንድ ተቋም አርማ ያሳያል። አርማው "አማራ ባንክ" የሚለውን ጽሑፍ በሰማያዊና በቢጫ ቀለሞች ያቀፈ ነው። በግራ በኩል ወደ ላይ ከፍ የሚል ቀስት ወይም ምልክት ያለው ሰማያዊ ምስል ይታያል። ከስሙ በታች "አማራባንክ" የሚል የእንግሊዝኛ ጽሑፍ አለ።

ቤተሰብ ሲያምር! የሰውዎቹ መደመር ፍቅር ያሳያል። እናትና ሴት ልጆቿ ፈገግ ሲሉ ደስታ ይሰማል። ወንዶቹና ልጆቹ አስደሳች ሆነው ቆመዋል። በጭቃ ቤት ፊት መቆማቸው አይጨንቅም። የቤተሰብ አንድነት ያስደምማል።

በሸምበቆ የተሰራው አስገራሚ ዘመናዊ መዋቅር ከኋላው ካሉት ተራሮች ጋር ሲዋሃድ የጥበብን ድንቅነት ያሳያል። የሰዎች ስብስብም ከፍ ካለ ቦታው የተፈጥሮ ውበትን በመደነቅ ይመለከታሉ።

የኢትዮጵያ ትምህርት ሚኒስቴር አርማ በሰማያዊ ክብ ውስጥ ይገኛል። በውስጠኛው ነጭ ክብ መሃል ላይ ቀይ፣ ሰማያዊና ቢጫ ቀለም ያለው የተከፈተ መጽሐፍ ተሥሏል። በውጭኛው ሰማያዊ ክብ ላይ "ትምህርት ሚኒስቴር" የሚለው በአማርኝና በእንግሊዝኛ ተጽፏል።

በአንድ ጣት ላይ ክብ አልማዝ ያለው የሚያብረቀርቅ የብር ቀለበት ተደርጓል። ጣቷ ላይ ሮዝ ቀለም ያለው የጥፍር ቀለም ይታያል፣ ይህም ለጌጣጌጥ ትኩረት እንዲሰጥ ያደርጋል። ቀለበቱ መሃል ላይ አንድ ትልቅ ፈርጥ አለው፣ በጎኖቹ ላይ ትናንሽ ፈርጦች ተደርድረዋል።

በምድረ በዳው የድንጋይ መሬት ላይ የሚታየው የሚያንቀለቀለው እሳተ ገሞራ የጥንካሬና የመደነቅ ስሜት ያሳድራል። ከጨለማው መሬት የሚወጣው ብርሃን የተፈጥሮን ኃይልና ታላቅነት ይገልጻል።

ግዙፍ የኮንክሪት ገንዳዎች እና የብረት አጥሮች ተደራጅተው የንፅህና ሂደቱን ያመለክታሉ። በጣቢያው ውስጥ ሰራተኞች የሚንቀሳቀሱ ሲሆን፣ ከበስተጀርባም ተራራማ መልክዓ ምድር እና የህንፃ መሳሪያ ይገኛል። ይህን ጣቢያ ለመገንባት ዋናው ምክንያት ምንድነው?

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓተ ቅዳሴ ማለት “የምስጋና ሥርዓት” ሲሆን፣ ቅዳሴ በሦስት ዋና ዋና ክፍሎች ይካፈላል፡- ግብአተ መንጦላእት(የዝግጅት ክፍል)፣ ክፍለ ትምህር (ንባባትና ስብከት)፣ እና ፍሬ ቅዳሴ(ቁርባን የሚፈጸምበት ዋና ክፍል)። ቤተ ክርስቲያኒቱ 14 ቅዳሴያት አሏት።

አንድ ሽማግሌ ነጭ ሸሚዝና ግራጫ ሱሪ ለብሶ በክፍት ክፍል ውስጥ ቆሟል። ሰውየው በግራ በኩል ያለውን የእንጨት ባለ ሁለት አልጋ ይመለከታል። አልጋው ላይ ቀይና ነጭ የአበባ አልጋ ልብሶች ተደርበዋል።

ብዙ ሴቶች መሬት ላይ ተቀምጠው የረመዳን ኢፍጣር እየበሉ ነው። ሴቶቹ ሂጃብ የለበሱ ሲሆን በአራት ማዕዘን ጠረጴዛዎች ዙሪያ ተሰብስበዋል። በፊት ለፊት ረድፎች ላይ አንዳንድ ሴቶች እየተጨዋወቱና ፈገግታ እያሳዩ ነው።

የሳቫና አካባቢ ደረቅ መሬትና ብዙ እሾሃማ ቁጥቋጦዎችና ዛፎች አሉ። በጥልቁ ቡናማ መሬት ላይ ሁለት ቀጭን የዱር እንስሳት እየሮጡ ነው። አካባቢው ደረቅና አረንጓዴ ቀለም አለው።

በርካታ ሕፃናትን ያሳያል፤ ሁኔታቸው አስቸጋሪ እንደሆነና እርዳታ እንደሚያስፈልጋቸው ያስረዳል። የልጆቹ ፊቶች እና ዐይኖች የደረሰባቸውን መከራ ይናገራሉ። የመጠለያ ካምፕ ህጻናት ናቸው፡፡

ነጭና ወይንጠጃማ አበባዎች በብዙ አረንጓዴ የልብ ቅርጽ ባላቸው ቅጠሎች ተከበዋል። ነጫጮቹ አበቦች ወደታች ያጎነበሱ ናቸው፣ ቡናማና አረንጓዴ የሆኑ እንቡጦችም ከጎናቸው አሉ። ተክሉ በሙሉ በቅርብ ርቀት የተነሳ እና ከጀርባው የደበዘዘ ሰማይ አለ።

ይህ ምስል የብረት መቁረጫ ማሽን በሥራ ላይ እያለ ያሳያል። ቢጫ ጓንት የለበሰ እጅ መቆጣጠሪያውን ሲይዝ፣ ማሽኑ የብረት ዘንግ ሲቆርጥ ብልጭታዎች በኃይል ወደ ቀኝ አቅጣጫ ሲበተኑ ይታያሉ። ከበስተጀርባው የኢንዱስትሪ ሞተር እና ሌሎች ማሽኖች ይገኛሉ።